ይህ ምስል "NIVEA MEN" የሚል ስም ያለው ሰማያዊና ነጭ ዲኦድራንት ያሳያል። ዲኦድራንቱ ከጥቁር ሰማያዊ ካፕ ጋር ግልጽ የሆነ ጠርሙስ አለው። እንደዚህ ያሉ የውጭ የግል ንፅህና ምርቶች በኢትዮጵያ ገበያ ውስጥ ምን ያህል ይዘወተራሉ?

የውሃው ቀለም ጥቁር ሰማያዊ ሲሆን፣ በላዩ ላይ የሚንሳፈፈው ቆሻሻና ተክል የውሃውን ወለል በአብዛኛው ሸፍኖታል። ጠርሙሶቹ የተለያዩ መጠንና ቅርፅ አላቸው። በውሃ ላይ የሚንሳፈፉት አረንጓዴ ቅጠሎችና ቆሻሻዎች የውሃ አካሉን ሥነ-ምህዳር እንዴት ሊጎዱ ይችላሉ?

ሁለት ወጣት ወንዶች በስታዲየም ቀይ የሩጫ ትራክ ላይ እየሮጡ ነው። ቀዳሚው አረንጓዴ የሩጫ ልብስ ለብሶ፣ ሮዝ ጫማ አድርጓል። ሁለቱም ወንዶች ለሩጫው ትልቅ ትኩረት ሰጥተውታል።

አቤት! ይህ ግዙፍ ትራንስፎርመር እንዴት ያለ ኃይል ይጠይቃል! የኤሌክትሪክ ኃይል በብረት ፍሬም ላይ ተቀምጧል! መብራቱ መጥፋት የለበትም፣ የቁጣዬን ምክንያት አታስፈልገኝ!

ይህ በእግር ቁርጭምጭሚት ላይ ያጌጠ የወርቅ ቀለም ያለው የእግር ጌጥ ነው። ጌጡ በግልፅ በሚያብረቀርቁ ድንጋዮች ያሸበረቀ የልብ ቅርጽ ያለው ማዕከላዊ ክፍል አለው። ከልቡ ስር አንድ ትንሽ የሚያንጠባጥብ ድንጋይ ይንዘፈዘፋል። በሁለት ቀጭን ሰንሰለቶች ተይዟል።

እረ ሲያሳዝን! ብዙ ሰዎች በመንገድ ዳር መሬት ላይ ተቀምጠዋል። ፊቶቻቸው ላይ ድካምና ጭንቀት ይታያል፣ ሁኔታቸው በጣም ያሳዝናል። አንድ ወታደር መሰል ሰው ከጎናቸው ቆሟል። ስደተኞች ወይም በእስር ስር ያሉ ሰዎች ናቸው።

ዋው ሲያምሩ ! ለገበያ የቀረቡ ትኩስ እና አረንጓደ የሚመስሉ የዘይቶኒ ፍሬዎች ! ፍሬዎቹ በጥንቃቄ ተደርድረው በቅጠሎች ሲያጌጡ ለዓይን ይማርካሉ ። ልክ እንደ ደስታ ሲያለመልም!

አንዲት ሰማያዊ ልብስ የለበሰች ሴት፣ ቢጫና ነጭ ክሬም በፊቷና በራሷ ላይ ለተቀባች ሌላ ሴት የአካባቢ እንክብካቤ እያደረገች ነው። ይህ የአካባቢ እንክብካቤ ምን ዓይነት ባህላዊ አሰራር ሊሆን ይችላል?

ዋው ሲያምር! አንጸባራቂ የወርቅ ሳክስፎን በንፁህ ነጭ ዳራ ላይ በግልፅ ይታያል። የሳክስፎኑ አካልና ቁልፎች ውስብስብ ሆነው የተሠሩ ናቸው። የሙዚቃ መሳሪያው የውበትና የቅንጦት ስሜት ይሰጣል። ሲያጓጓ! ድንቅ ጥበብ! ሲያስደስት!

ረዣዥም የሙዝ ዛፎች ሰፊ የሆነ የእርሻ መሬት ላይ ተክለዋል። መሃል ላይ አንድ የኤሌክትሪክ ምሰሶ ተተክሏል፤ በሰማያዊ ሰማይ ስር ከርቀት ተራሮች ይታያሉ።

ባለ ብዙ ቀለም የሆኑ በርካታ ቮልስዋገን ጥንዚዛ መኪኖች በአንድ ክፍት ቦታ ላይ ቆመዋል። መኪኖቹ በጥቁር፣ በነጭ፣ በብርቱካንማና በአረንጓዴ ቀለም የተሞሉ ሲሆኑ፣ ሁለት ሰዎች በጥቁሩ መኪና አጠገብ ይገኛሉ። ይህ የጥንት መኪኖች ስብስብ መደነቅንና የፍቅር ስሜትን ይገልጻል።

ለነጭ ሰሌዳ (Whiteboard) የሚያገለግሉ ቁሳቁሶች ቀርበዋል። ከላይ ግራጫማ መደምሰሻ ሲሆን ከታች ደግሞ ጥቁርና ሰማያዊ ሁለት ማርከር እስክርቢቶዎች ተቀምጠዋል። የእነዚህ ማርከሮች ዋነኛ መለያ ባህሪ ምንድነው?

ፋሽን የለበሰች ሴት በቀላል ነጭ ዳራ ፊት ለፊት ቆማ አካሏን አሳይታለች። ጥቁር ልቅ ሸሚዝና ፓንት የለበሰች ሲሆን፣ ሸሚዟ ጥቁር መቀነት አለው። በልብሱ ጠርዝና በሱሪው የታችኛው ክፍል ቡኒና ጥቁር የጂኦሜትሪ ቅርጽ ንድፎች ይታያሉ።

በርካታ የአማርኛና የእንግሊዝኛ መማሪያ መጽሐፍት በእግረኛ መንገድ ላይ ተደርድረው ቀርበዋል። ከፊት ለፊት እርሳሶችና በነጭ ፕላስቲክ የተሸፈኑ የእርሳስ መያዣዎች አሉ። ደማቅ ቢጫ፣ ቀይና አረንጓዴ ቀለም ያላቸው መጻሕፍት ትጋትንና ለትምህርት ያለውን ተስፋ ያመለክታሉ።

ይህ ምስል ወርቃማ ቀለም ያለው አርማ ሲሆን፣ ክብ በሆነው ማዕከላዊ ክፍል ውስጥ ትልልቅ BF የሚሉ ፊደላት ይገኛሉ። በክቡ ምልክቶች እና ጥምዝ ወርቃማ መስመሮች አሉት። ይህ አርማ (ሎጎ) ከኢትዮጵያ ፋይናንስ ወይም ከባህል ተቋም ጋር የተያያዘ ነውን?

ሠራተኞች በእጅግ በጣም ጥሩ ትጋት ሶፋዎችን በቫክዩም ክሊነር ሲያጸዱ በጣም ግልጽ በሆነ መልኩ ይታያሉ። የሚያምር ግራጫ እና ጥቁር ሶፋዎች ለጽዳት ተዘርግተዋል። የንጽህና ሥራው ደስታን የሚሰጥና ውብ አገልግሎት የመስጠት ስሜትን ያንፀባርቃል።

ከሰማያዊው ውሃ ባሻገር በደበዘዘ ሰማያዊ አየር ውስጥ የተከበበ ሕንፃ ይታያል። ህንጻው ክብ እና የተቆረጠ አረንጓዴ እና ቀይ ጣሪያ አለው፤ በላዩ ላይ ደግሞ ጉልላት ያለበት ይመስላል። በውሃው አጠገብ ባለው የባሕር ዳርቻ ላይ ብዙ ሰዎች የተሰበሰቡ አሉ

ሦስት ወጣት ወንዶች በአረንጓዴ ሜዳና ደን በተከበበ ስፍራ ቆመዋል። በመሃል ያለው ወንድ አረንጓዴ ልብስና ቀይ ቀበቶ አድርጎ ሽጉጥ ይዟል። የጎን ያሉት ሁለት ወንዶች ባህላዊ ነጭ ሻሽና ከእንጨት የተሰራ በትር ይዘዋል። ሁሉም የራስ ማሰሪያ አድርገዋል።

ሰዎች ባሉበት ክፍት ሜዳ ላይ የተሰበሰበ ገለባ/ጥራጥሬን ለመሰብሰብ/ለመነካከት ተጎንብሰው እየሠሩ ነው። ከበስተጀርባ በኩል ደግሞ የእንስሳትና የዛፎች ጥቅጥቅ ያለ ደን አለ።

ዋው ሲያምር! ይህች ቆንጆ ሴት ነጭ ቀሚስና ቢጫ ከወገብ በላይ ለብሳለች። ከወርቅ ማስጌጫ ጋር ጭንቅላቷ ያጌጠ ሲሆን የሚያምር የአንገት ሐብልና ጌጣጌጦችንም አድርጋለች። ውብ፣ ባህላዊና ዘመናዊ ፋሽን ነው። የሚያስደንቅ አለባበስ!

በትልቅና ባለቀለም በተሠራ ቅርጫት ውስጥ፣ በደንብ የተጠበሱ ቡናማ እና ጥቁር ቀለም ያላቸው የቡና ፍሬዎች ተሞልተዋል። ከታች የሰው እጅ ትንሽ ክፍል እና፤ ቡናው እየቀረበ መሆኑን ያመለክታል። የቡናው መዓዛ እና ዝግጅት ደስታን፣ ፍቅርን እና መንፈሳዊ እርጋታን ይገልጻል።

በብዙ ምንጣፎችና ጨርቆች በተሞላች ከተማ ውስጥ የሚገኝ የገበያ ቦታ ያሳያል። እነዚህ በአገር ውስጥ የሚመረቱ ዕቃዎች ለአካባቢው ኢኮኖሚ ምን ያህል አስተዋጽኦ ያደርጋሉ?

ዋው! በሺዎች የሚቆጠሩ ምዕመናን በሌሊት ሲያምሩ! በነጭ የገዳም ልብስ ሻማ ይዘው ሲያስደምሙ ። የሃይማኖታዊ ሥነ ሥርዓት ፍቅርና ትሕትና ። የላሊበላ ቤተ ክርስቲያን አካባቢ ነው ። መንፈሳዊ ድባብ!

አንዲት ሴት በሆዷ ተኝታ በጣም ውብ በሆነ የማሳጅ ክፍል ውስጥ ዘና ትላለች። አካባቢው በሚያምር ብርቱካንማ ብርሃንና በሻማዎች ያጌጠ ሲሆን፣ መረጋጋትንና ደስታን የሚፈጥር እጅግ በጣም ጥሩ ቦታ ነው።

ታሪካዊ የሆኑ ምሽጎች በለመለመ ሜዳ ላይ በፀሐይ ግርማዊነት ደምቀዋል፡፡ ህንጻዎቹ ጥንታዊ ሥነ ሕንፃን የሚያንፀባርቁ ሲሆን፣ ዙሪያውን ጥቅጥቅ ያለ አረንጓዴ ተክሎችና ዛፎች አሉ። የመልሶ ግንባታ ሥራዎች በአካባቢው እየተከናወኑ ነው። ምን ዓይነት የሥነ ሕንፃ ዘይቤ አላቸው?

የመሳሪያ ማቆሚያ ላይ የተቀመጠ ቀይ የኤሌክትሮኒክስ ፒያኖ ነው ። ጥቁርና ነጭ ቁልፎቹ ሙዚቃን ይጋብዛሉ ። ዋው ሲያምር ! ደስታን የሚፈጥር የሙዚቃ መሣሪያ ነው ።

በላያቸው ላይ ብዛት ያለው በርሚል እና ሌሎች ቁሳቁሶችን የጫኑ ሚኒባሶች በጭንቅንቅ መንገድ ውስጥ ተደርድረው ቆመዋል። በብዛት የጫኗቸው በርሚሎች ሰማያዊ ቀለም ያላቸው ናቸው። እነዚህ ትላልቅ በርሚሎች ለምን አገልግሎት መዋል የሚችሉ ናቸው?

እኔ ደስ ብሎኛል! ይህ ወርቃማ አርማ እንዴት የሚያስደንቅ እና ውብ ነው! በጥሩ ሁኔታ የተሰራ ሲሆን 'ቢኢ' የሚል የእንግሊዝኛ ፊደላትና የአማርኛ ጽሑፍም አለው!

ከቋጥኝ ድንጋይ የተፈለፈለ የእምነት ቦታ ነዉ። ከላይ በግራ በኩል የተከፈተ መስኮት ከጎኑ የመስቀል ስዕል ከፊት ለፊት የተጋደመ ረዥም እንጨት ደወል ተንጠልጥሎበታል። ዝቅ ብሎ አለት እና ገደል ነዉ።

ጥቁር ቀለም ያለው የወረቀት መቁረጫ መሳሪያ ከላይ ሆኖ አለ። የመቁረጫው ጠረጴዛ በጥቁር ጀርባ ላይ ነጭ የመለኪያ መስመሮችና የጎን ልኬቶችን አለ። በቀኝ በኩል ረጅም ጥቁር የመቁረጫ እጀታ አለ።

ምንኛ ድንቅ መሣሪያ ነው! ይህ የጥቁር ወረቀት መቁረጫ ለትክክለኛ ሥራ አስፈላጊ ነው! የተለያዩ የወረቀት መጠኖች በላዩ ላይ ተጽፈዋል! ያለዚህ ትክክለኛ መቁረጥ አይቻልም!

ከበስተጀርባ አረንጓዴ የሜዳ መሬት ይታያል፣ ይህም የመንገዱ መደርመስ በከባድ ዝናብ ወይም ጎርፍ ምክንያት ሊሆን እንደሚችልነው። ይህ አይነቱ መሰረተ ልማት መጎዳት በሀገሪቱ የትራንስፖርትና የንግድ እንቅስቃሴ ላይ ምን ተጽእኖ ያሳድራል?

ደብረ ማርቆስ ዩኒቨርሲቲ በደብረ ማርቆስ ከተማ የሚገኝ የመንግሥት ከፍተኛ ትምህርት ተቋም ነው። በተለያዩ የትምህርት ዘርፎች ዲግሪና የድኅረ-ምረቃ ፕሮግራሞችን ይሰጣል። ዩኒቨርሲቲው ለክልሉ ማኅበረሰብ ዕውቀት በመስጠትና በምርምር ትልቅ አስተዋጽኦ ያደርጋል።

የአምባሳደር ልብስ መሸጫ ሱቅ ውስጥ ሰማያዊና ጥቁር ጃኬቶች ተሰቅለዋል። ማኔኪኖች የተለያዩ ልብሶችን ለብሰዋል። ሱቁ ንፁህና ዘመናዊ ሲሆን፣ በጥቁር ግድግዳ ላይ የንግድ ምልክቱ ይታያል። ጫማዎችና ክራቫቶችም ቀርበዋል።

ፊደላቱ በእንግሊዝኛ "facebook" የሚል ቃል የያዘ ሲሆን፤ የዚህ መድረክ ትልቁ መለያ ምልክት ነው። የማኅበራዊ ሚዲያ አጠቃቀም በኢትዮጵያ ወጣቶች ላይ ምን ተጽዕኖ አሳድሯል?

ኢትዮጵያና የአፍሪካ ህብረት ባንዲራዎች ጎን ለጎን ተሰቅለው ጠንካራ አጋርነትንና ኩራትን ያሳያል ። ይህ ደግሞ የአፍሪካዊነት ፍቅርንና ተስፋን ይገልጻል አደል ።

ዋው! ካህናት በወርቅ ልብስና በወርቅ መስቀል ሲያገለግሉ ሲያምሩ! የመስቀሉ ቅርጽና ውበት ሲያስደንቅ! የሃይማኖታዊ ክብር ስሜትና መንፈሳዊ ደስታ ይሰማል። ንጹህ አምልኮን ያሳያል።

ቶሞካ ቡና ልዩ ነው! ከ1953 ጀምሮ የኢትዮጵያን ምርጥ አረብካ ቡና በጣሊያን መንገድ በመጠበስ የአለምን ልብ አሸንፏል። የቅምሻ ልዩነቱ የካፋን ቅርስ ያዘለ ውድ ነው።

ጉንጯ የወጣች፣ ጥቁርና አጭር ፀጉር ያላት አንዲት ወጣት ሴት ወደ ታች እያየች በቅርበት ትታያለች። ትልልቅና ክብ የሆኑ የብር ጆሮ ጌጦች በሁለቱም ጆሮዎቿ ላይ አድርጋለች። ይህ አይነቱ ባህላዊ አልባሳትና ጌጣጌጦች በኢትዮጵያ ባሕል ውስጥ ምን ዓይነት ትርጉም አላቸው?

ወይ ጉድ! ይህ እንዴት ያለ የቅንጦት ፀጉር ቤት ነው! ሁሉም ሰው ነጭ ሸሚዝና ጥቁር ክራባት አድርገዋልል። ደንበኞቹ በንጽህና እየተስተናገዱ መሆኑ የሚያስቀና ነው!

ያለ ጥርጥር ሲያጓጓ! ቀዝቃዛ ቢራ ሙሉ በሆነ መልኩ በብርጭቆ ውስጥ ወርቃማ ሆኖ ፈገግ ይላል። ብርጭቆውና ጠርሙሱ በላያቸው ላይ ውኃ ተንጠብጥቧል፣ ይህም ቅዝቃዜውን ያሳያል። 'ሀበሻ ኮልድ ጎልድ' የሚል ጽሑፍ በጠርሙሱ ላይ ይታያል። ለመጠጣት የሚጋብዝ ድንቅ እይታ!

ደስ የሚል የባህል ሙዚቃ ቤት ውስጥ፣ ዘፋኞችና የባንድ አባላት በብርቱ ይጫወታሉ። በብርቱካንማ መብራት ሥር ተመልካቾች ተቀምጠው የሙዚቃውን ውብ ድባብ ይጋራሉ፤ ይህ ደስታንና ፍቅርን የሚፈጥር እጅግ በጣም ጥሩ እና የሚያምር ባህላዊ የጥበብ ትዕይንት ነው።

ከፊት ያለው ሰው ቡናማ ሸሚዝ የለበሰ ሲሆን፣ ከኋላ ያለው ደግሞ ሰማያዊ ልብስና ነጭ ባርኔጣ ደፍቶ ጭምብል አድርጓል። ከኋላ ያለው ሰው የፊተኛውን ሰው ትከሻ በሁለት እጆቹ ይዞ ሲያሻው፣ ይህ እንቅስቃሴ ምን ዓይነት የአካል ሁኔታን ለመቀነስ ይችላል?

ፈገግታ ያላቸው ቤተሰብ አባላት ወላጆችንና ሁለቱን ደስ የሚል ወንዶች ልጆችን ያጠቃልላል። ሁሉም ተመሳሳይ ግራጫና ጥቁር ልብስ ለብሰው ደስታን በግልጽ ያሳያሉ።

በአውሮፕላን ማረፊያ ውስጥ በማህበራዊ ርቀት ምልክቶች ምክንያት ሰዎች ተራርቀው ተቀምጠዋል፤ ይህ ሁኔታ በብቸኝነት ሀሳብ የተዋጠውን ሰው በማሳየት የመገለል እና የጭንቀት ስሜትን ያንጸባርቃል።

በቢጫና አረንጓዴ ቀለም የተለዩ በርካታ ታክሲዎች በመንገድ ዳር ተሰልፈው ይታያሉ። ታክሲዎቹ ለተሳፋሪዎች አገልግሎት በዝግጁነት ይጠብቃሉ፤ ይህም የተሳለጠ የትራንስፖርትና የእንቅስቃሴ ስሜትን ይፈጥራል።

ድንቅ የሆነ የፀጉር አሰራር! የተስተካከሉ መስመሮች የሚያምር ነገር ፈጥረዋል። ጥቁር እና ለስላሳ የተሰሩት ጉንጉኖች ቆንጆ እና አንፀባራቂ ሆነዏል። የሚያስደንቅ ጥበብ ነው!

እረ! አውቶቡሱ ሲቆሽሽ! ሰማያዊው ትልቅ አውቶቡስ ሲቆም ሰዎች ወደ መግቢያው እየተጠጉ ነው። ሁሉም ጉዟቸውን በጉጉት የሚጠብቁ ናቸው። አውቶቡሱም ወደ መሄጃው ለመድረስ ደፋ ቀና ሲል !!!።

በዚህ ምስል ውስጥ አምስት ትልቅ የውሃ መያዣ ታንኮች በተለያዩ ቀለሞች እና መጠኖች ተዘጋጅተው ታይተዋል። ሶስቱ ነጭ ናቸው፣ ሁለቱ ጥቁር። በመካከል ያለው ጥቁር ታንክ ትልቁ ሲሆን፣ ከዚህ በዙሪያ ትንሽ መጠን ያላቸው ታንኮች ተደርተዋል።

አትክልት እና ፍራፍሬዎች ለምግብነት የሚያገለግሉ እና ከፍተኛ የሆነ ለሰውነት አስፈላጊ ንጥረ ነገሮችን የያዙ የግብርና ምርቶች ናቸው። ከእነዚህም ውስጥ ሙዝ፣ ሀባብ፣ ማንጎ፣ ብርቱካን ወዘተ ናቸው።

አሥራ አንድ የሚያህሉ ብርማ ቀለም ያላቸው የጣት ቀለበቶች በጥቁር ዳራ ላይ ተዘርግተዋል። ቀለበቶቹ የተለያዩ ቅርጾችና ንድፎች ያላቸው ሲሆን፣ አንዳንዶቹ ሰማያዊ ፈርጦች አሏቸው። የጌጣጌጦቹ ውበት ፍቅርን እና ሰላምን ይገልፃል።

በበረሃማ እና ጸሃያማ ቦታ ላይ አንድ ባለ አራት በር ቤት ቆሟል። ቤቱ በመጠኑ ትንሽ ከመሆኑም በላይ አራቱ በሮች በጣም የተጠጋጉ ናቸው።

አንድ ሰው ክብ በሆነው የፊደላት ኳስ መደነቅንና ጥበብን በሚያሳይ መንገድ በጀርባው አቁሞታል። ይህ ሃውልት የእውቀት ክብደትን በፍቅር ተሸክሞ የእፎይታ ስሜትን የሚያንጸባርቅ ትዕይንት ነው።

አንዲት ቆንጆ ሴት በብሩህ ፈገግታ ፈገግ ብላለች። በባህላዊ የሐበሻ ቀሚስ ደማቅ ጥልፍ ለብሳለች። የወርቅ ጌጣጌጦች፣ የአንገት ጌጥ እና የጆሮ ጌጦች የኢትዮጵያን ባህል ያንጸባርቃሉ። የቀሚሱ ደማቅ ጥልፍ አሠራር (ጥበብ) የየትኛው የኢትዮጵያ አካባቢ ባሕል ነው?

ትንንሽ ህፃናትና ልጆች በሰፊ ሜዳ ውስጥ በአንድ መስመር ተሰልፈዋል። አረንጓዴ፣ ነጭና ሰማያዊ ቀለም ያላቸው ባህላዊ አልባሳት ለብሰዋል። እጆቻቸውን ወደ ፊት ዘርግተው ቆመዋል። ህፃናቱ በትምህርት ቤት ለምን ተሰበሰቡ?

አምስት የኢትዮጵያ አየር መንገድ ሠራተኞች ከአውሮፕላን መውጫ በር ፊት ለፊት ቆመዋል። አረንጓዴ የደንብ ልብስ ለብሰዋል፤ ከፊት ለፊታቸው ሻንጣዎች ሲኖሩ፣ በአውሮፕላኑ ላይ "ኢትዮጲአን ካርጎ" ተብሎ ተጽፏል።

የግራጫ ቀለም ያላቸው ጥንድ የወንዶች ስኒከር ጫማዎች በነጭ ክብ ጠረጴዛ ላይ ተቀምጠዋል። ጫማዎቹ ነጭ ሶልና ጥቁር ግራጫ ማሰሪያዎች አሏቸው። ከበስተጀርባ የደበዘዘ ክፍል ነጸብራቅ ይታያል።

የኢትዮጵያ ሰንደቅ ዓላማን ከጀርባዋ አድርጋ የምትታይ ሴት መሪ ግርማ ሞገስ! ቀጥ ያለ አቋሟ እና በራስ የመተማመን ስሜት የሚንጸባረቅበት እይታዋ ዋው! ያሰኛል። የሰማያዊ ጃኬት እና የአንገት ሐብል ውቷ ግሩም ነው!። እይታዋም ቆራጥ ነው!።

የሚያንጠለጥል ክሬን መኪና አንድ የጭነት ተሽከርካሪ በመሰብሰብ ላይ ነው። የተለያዩ ሰራተኞች በቁጥብነት እየሰሩ፣ በጥንቃቄ በመቆም የከባድ ስራውን ጭንቀትና ትጋት ያሳያሉ። ይህ ሁኔታ ከባድ የሆነ መረጋጋትና ማስተዋል የሚጠይቅ ነው።

ሁለት ቅንጡ ወንበሮች በሚያምር እና አብረቅራቂ በሆነ ጠረጴዛ ዙሪያ ተቀምጠዋል። በወንበሮቹ ዙሪያም የሚያምር የአበባ ጉንጉን ተሰካክቶ የሚያምር ዉበትን ተላብሶ ዙሪያውን ተቀምጧል።

ደስ የሚል አንድ ባለ አራት ጉማ ባጃጅ አሚሮ ካፌና ሬስቶራንት የሚል ማስታወቂያ የተለጠፈባት እና የተለያዩ ምግቦችን ማመላለሻ በመንገድ ዳር ላይ ቆማለች።

በጣም ደስ የሚል እና የሚያምር ኩኪስ በሳህን ላይ ተደርድሯል። እጅግ ውብ አበባ የመሰለ ቅርጽ ያላቸው ቡኒ እና ነጭ ኩኪሶች ተለዋውጠው ተቀምጠዋል። ይህ ጣፋጭና ጥርት ያለ መጋገሪያ የመብላት ፍቅርንና ደስታን የሚፈጥር እጅግ በጣም ጥሩ አቀራረብ ነው።

ሰዎች በጎንደር ፋሲል ግቢ ውስጥ በሚገኝ የድንጋይ ግንብ ፊት ለፊት የግንባታ ሥራ ሲሠሩ ይታያሉ። ሠራተኞቹ የሲሚንቶ መኪናን በመጠቀም ኮንክሪት ሲያደባለቁና ሲያስተካክሉ ይታያሉ። አብዛኞቹ የድንጋይ ግንብ ጥንታዊና አርኪቴክቸራዊ ውበት ያሳያል፤ ቦታውም በዛፎችና በአረንጓዴ ሣር የተከበበ ነው።

የቆየ ሰው ነጭ ልብስ፣ ነጭ የራስ ቅል ኮፍያና (kufi) በቀላል ቡናማ መስመር ያጌጠ ነጭ ሻሽ በትከሻው ላይ አድርጓል። እርሱ በነጭ ልብስና የተለያዩ የራስ ቅል ኮፍያዎችን ባደረጉ ሰዎች መካከል ቆሟል፤ በሰልፉ ውስጥ ትንሽ ልጅ ጭምር አለች።

ድንቅ ነው! ልጆች ፊደል እንዲማሩ የሚያግዙ እንዴት የሚያምሩ የትምህርት ካርዶች! እነዚህ ቢጫ ኮከቦች የአማርኛ ፊደላትን ይዘዋል! እንዲህ ያለ ትምህርት መጀመር ደስታ ነው!

አንድ ሰው አረንጓዴ፣ ጥቁርና ነጭ የተከፋፈለ ሹራብ ለብሶ፣ ሰማያዊ ኮፍያ አድርጎ ፈገግታ ያሳያል። በአንገቱ ላይ ሁለት የተለያየ ቅርጽ ያላቸው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መስቀሎች አድርጓል። ይህ ሰው በኢትዮጵያ ማህበራዊና ሃይማኖታዊ ሕይወት ውስጥ ምን ያህል ትልቅ ሚና ይጫወታል?

ዋው ሲያምር! ከእንጨት የተሰራ የሚያምር የጽሕፈት መሣሪያ መያዣ በቀይ፣ ሰማያዊ፣ ቢጫ እና ብርቱካናማ ቀለም ያላቸው እርሳሶች፣ እስክሪብቶ፣ መቁረጫና መለኪያ በውስጡ ይገኛሉ። የዕደ ጥበብ ስራው ሲያስደንቅ ለመማር ፍቅር ያሳድራል።

ብዙ አይነት የቀለም ድብልቅ ያለባት ቢራቢሮ በአይነር ላይ ተንሳፋለች። ቢራቢሮዋ ቢጫ፣ ሰማያዊ፣ ጥቁር እና ነጭ ቀለማት የጎሉባት ለእይታ በጣም ማራኪ ናት።

ቀላ ያለ ሮዝማ ቀለም ያለው የሉክስ ሳሙና፣ በላዩ ላይ "Soft Touch" የሚል ስያሜ አለው። ሳሙናው ለስላሳ ቆዳ የሚሰጥ መሆኑን ይገልጻል። የዚህ ዓይነቱ ሳሙና በኢትዮጵያ ገበያ ውስጥ ያለው ቦታ ምን ያህል ነው?

በሜዳ ላይ ሰዎች የግብርና ሥራ ይሰራሉ። ሰማያዊ ቀለም ያለው አውድማ ማሽን በሥራ ላይ ሆኖ አለ። ሰዎች በደረቅ ገለባ ተከምሮ ባለበት ስፍራ ላይ ቆመው እህል ሲከቱ ወደ ማሽኑ ይስተዋላል።

በአንድ ዳገታማ ተራራማ ቦታ ላይ የሚያምሩ በጎጆ ቤት ቅርጽ የተሰሩ ቤቶች ወደ ዳገቱ በረንዳዎችን ሰርተዋል። ከዳገቱ አጠገብ መሆናቸው የሚያስፈራ ቢሆንም ለእይታ ግን በጣም የሚያምር ነው።

በኢትዮጵያ የመዋዕለ ሕፃናት ትምህርት ዕድሜያቸው ከ3 እስከ 6 ዓመት የሆኑ ሕፃናትን ይቀበላል። ዋና ዓላማቸውም የማህበራዊ ክህሎቶችን፣ የቋንቋንና የመሠረታዊ ዕውቀትን በጨዋታ ላይ የተመሰረተ ትምህርት መስጠት ነው። አብዛኞቹ ትምህርቱን የሚያካሂዱት በግል ወይም በሃይማኖታዊ ተቋማት ስር ነው።

ከፍ ያለ አእምሮን የሚያሳየው የአክሱም ቅዱስ ቅርንጫፍ አሁን በመጀመሪያ ትዕግስት እና ሀዘን የተሞላ ነው። በፊት የተወደደው የአክሱም ንጉሳዊ ስምንት ዕድል አሁን በተሰበረ እና በመሬት ላይ የተወረደ አምባ እንደ ትውልድ መታሰቢያ ቆሞ ነው።

ሁለት የሜዳ አህዮች ጎን ለጎን ወደ ተቃራኒ አቅጣጫ ቆመዋል። የሜዳ አህዮቹ ያሉበት ቦታ ሳራማ እና ከጀርባቸው ደግሞ አረንጓዴ ቁጥቋጦዎች የበዛበት ነው።

ብዙ ደጋፊዎች በየቦታው እየተጓዙ ሲሆን፣ ቀይ እና ቢጫ ባንዲራዎች እንዲሁም የኢትዮጵያ ባንዲራዎች ከፍ ብለው ይታያሉ። ህዝቡ በቀይ፣ ቢጫ እና ሰማያዊ ልብሶች ተሞልቶ በዛፍ በተከበበ ሰፊ ስፍራ እየተንቀሳቀሰ ነው።

ከታች ያለው በአርክ ድልድይ ስር ሆኖ በትላልቅና አረንጓዴ ኮረብታዎች መካከል የሚፈስሰውን የጭቃማ ወንዝ እይታ ነው። ሰማያዊው ሰማይ በግልጽ አለ። ይህ ወንዝ የትኛው ነው ተብሎ ይታሰባል?

ጥቁር አረንጓዴ ቀለም ባለው ዳራ ላይ ወርቃማ ፊደላት እና አርማ አለ። "ETHI OPIAN" የሚለው ቃል በትልቁ ተጽፎ መሃል ላይ አንድ ትልቅ የወርቅ መሪ መሽከርከሪያ ምልክት አለ። ይህ የመሪ መሽከርከሪያ ምልክት ለድርጅቱ ምን ዓይነት ትርጉም አለው?

በአንድ በረንዳ ላይ ባረፈ ካፍቴሪያ ወይም ሬስቶራንት ላይ ብዙ መቀመጫዎች እና ማስተናገጃ ጥላዎች ተዘርግተዋል። በመቀመጫዎቹ ላይም ሰዎች ሰብሰብ ብለው በየቦታው ተቀምጠዋል።

አለት ተፈልፍሎ የተሰራ የላሊበላ ቤተ ክርስቲያን በደማቅ ብርሃን ስር ነው ። የቀይና ቢጫ ቀለሞቹ ጥንካሬውን ይገልጻሉ ። ሲያስደነግጥ ! አስደናቂ ታሪካዊ የእጅ ጥበብ ነው ።

በርካታ ሰዎች፣ አብዛኞቹ ወንዶች፣ የንግድ ልብሶችን ለብሰው በጠረጴዛ ፊት ለፊት ቆመዋል። በስተግራ የኢትዮጵያ እጅግ በጣም ደማቅ ሰንደቅ ዓላማ ይውለበለባል፤ መሀል ላይ ደግሞ የቪዲዮ ስክሪን ይታያል። ሁሉም በአንድ ላይ ቆመው በራስ የመተማመን ስሜትን ይገልጻሉ።

ኧረ እንደው! እነዚህ አትክልቶች በቆሻሻ መሬት ላይ ተዘርግተው! ካሮት፣ ቃሪያ፣ ድንችና ጎመን ለሽያጭ ቀርበዋል! ጤናማ ይመስላሉ፣ ግን አቀማመጡ ያሳዝናል አደል!

አንድ ሰው ጥቁር ልብስ ለብሶ፣ በኢትዮጵያ ኢኮኖሚክስ ማህበር ዓለም አቀፍ ጉባኤ መድረክ ላይ ቆሞ ንግግር ሲያደርግ ይታያል። ከበስተጀርባ ትልቅ ባነር አለ። ንግግሩ የአገሪቱን ኢኮኖሚ ይመለከታል?

ቀይ ቀለም ያለው የሃይድሮሊክ ጃክ መሣሪያ በነጭ ዳራ ላይ ተቀምጧል። ጃኩ በጎኑ ላይ ቀይ የብረት መያዣ ያለው ሲሆን፣ የሃይድሮሊክ ክፍሉ ብርማ የብረት ፒስተን አለው፤ መሰረቱም ጠንካራና ቀይ ብረት ነው።

አስገራሚ! ቢጫማ አበቦች በእሾሃማ ተክል ላይ ሲያዩ! የቅጠሎቹ ሰማያዊ አረንጓዴ ቀለም ልዩ ነው። እሾሆቹ ሲያስፈሩ! አበቦቹ ግን በጣም ያማሩ ናቸው። የውበትና የፍርሀት ድብልቅ ስሜት ይፈጥራል። ተፈጥሮ ሲያስደንቅ!

ዋው ሲያስደንቅ! የኢትዮጵያ ቀይ ቀበሮ በትላልቅ ሣሮች መሃል ቆሟል። ያምራል! ከስር አረንጓዴ እና ወይን ጠጅ እጽዋቶች ከዐለት ጋር አሉ። ያማረ! አካባቢው የተፈጥሮ ውበት አለው።

አንዲት ባህላዊ ልብስን የለበሰች ሴት ጎንበስ ብላ ቆማለች። ልጅቷ ጸጉሯን ባህላዊ ሹሩባ በቀጫጭኑ ተሰርታለች። አይኗን ወደታች ጨፍና የደከማት እና እንቅልፍ የጣላት ትመስላለች።

ሁለቱም እቃዎች ገመድ በሚመስል የጠረጴዛ መክለያ ላይ ተቀምጠው አሉ፤ የጀርባው ግድግዳ ደግሞ ነጭ በጡብ መልክ የተሰራ ንድፍ አለው። ይህ መጠጥ ምን ዓይነት መጠጥ ነው? ይህ መጠጥ በየትኞቹ ባህሎች ውስጥ በብዛት ይጠጣሉ?

የደንብ ልብስ የለበሱ ሰዎችና ሲቪሎች የተለያዩ ነገሮች የያዙ ትልልቅ ከረጢቶችን ከመሬት ላይ ያነሳሉ። ከረጢቶቹ ቢጫ፣ ነጭና ብርቱካናማ ቀለም ያላቸው ሲሆን፣ አንዳንዶቹ ታስረዋል። ጎማና የተገለበጠ ጫማ በአካባቢው ይታያሉ።

ለበዓል የተዘጋጀ የአበባ መድረክ በነጭ መጋረጃ ፊት ለፊት ይታያል። በሁለቱም በኩል በነጭ እና በሐምራዊ መብራት ያጌጡ ትልልቅ አበቦች፣ እንዲሁም በወርቃማ ፍሬም ፊት ለፊት ሁለት ወንበሮች ፍቅርን እና ደስታን ያንጸባርቃሉ።

ሁለት ሰዎች በትጋትና በጉልበት እርሻ እያረሱ። የከባድ የጉልበት ሥራን አስፈላጊነት እና የምርታማነትን ደስታ ያንፀባርቃል። የደከመው አኳኋናቸው የፅናትንና የቆራጥነትን ስሜት ይፈጥራል።

የቤተ መጻሕፍት ጥሞናና ሰላም አስገራሚ ነው! በጸጥታው አዳራሽ ውስጥ ሰዎች በሙሉ ትኩረት ወደ መጽሐፎቻቸው ጠልቀው ሲማሩና እውቀትን ሲያገኙ ማየት እጅግ አስደናቂ ነው። ሁሉም ለተሻለ ነገ ሲሉ በጥልቀት ሲያነቡና ሲመራመሩ መመልከት ታላቅ አክብሮትን ይፈጥራል!

በቀይና ክሬም ቀለም የተቀባው ይህ ሬስቶራንት በዝግ እና ጸጥታ ሰፍኖበት ይታያል። ጠረጴዛዎቹ በነጭ ጨርቅ የተሸፈኑ ሲሆን፣ የሻይ ብርጭቆና ሳህን በግንባር ቀደምትነት ተቀምጠዋል። ይህም ለሰላማዊ እራት ወይም ምሳ ዝግጁ የሆነ መረጋጋትን ያሳያል።

በስልክ የሚቆጣጠሩ ድሮን ካሜራዎች ከርቀት ሆነን ቪዲዮ ወይም ፎቶግራፍ ማንሳት ያስችላሉ። ተጠቃሚዎች ስልካቸውን እንደ መቆጣጠሪያ በመጠቀም ድሮኑን ወደፈለጉት ቦታ ማብረርና የሚፈልጉትን አስደናቂ ምስል ከአየር ላይ መቅረጽ ይችላሉ።

ወይኔ! አንድ የደህንነት ልብስ የለበሰ ሰው የቫን መኪና ሹፌርን ያነጋግራል ። ሰውየው ጭምብል አድርጓል፤ በመንገድ ዳር ሰነዶችን ይዟል። ሲያስደንቅ! በሥራ ላይ ያለውን ትጋት ያመለክታል።

ቀይ እና ቢጫ ቀለም ተደርድሮ ያለበት ባንዲራ በባቡር ሃዲድ መስመር ላይ በንፋስ ይውለበለባል። ወርቃማ ዘርፎች በባንዲራው ጠርዝ ላይ ዙሪያውን ከበውታል።

ጥቁር ልብስና ክራቫት የለበሰ አንድ ሰው በቢሮ ውስጥ ተቀምጧል። ሰውየው እጆቹን አጣምሮ ወደ ፊት ቀጥ ብሎ ይመለከታል። ከኋላው ነጭ የእንግሊዝኛና የአማርኛ ጽሑፍ ያለበት ሰማያዊ ግድግዳ አለ።

ዋው! የሚያምር ገጠር ሲያስደንቅ! የለመለመ ተራራማ ኮረብታ ከሰማያዊ ሰማይና ከነጭ ደመና በታች ሁኖ አለ። ከፊት ለፊት፣ የተለወሰ ጥቁር አፈር ያለበት ሜዳ አለ። በዛፎች መካከል ትንሽ ጎጆ አለች። የሰላም እና የመረጋጋት ስሜት።

በማስታወቂያ ማስተላለፊያ ትልቅ ዲስፕሌይ ላይ የተለያዩ ጽሁፎች እና ምስሎች ሰፍረዋል። ከማስታወቂያ ማስተላለፊያው በታችም የተለያዩ የቆርቆሮ እና የፕላስቲክ እቃዎች አካባቢውን ሞልተዉታል።

ው ሲያምር! ለሠርግ የተዘጋጀ የሚያስደንቅ መድረክ ነው። ነጭና ወርቃማ ወንበሮች ከአበቦች ጋር ተውበዋል። ወለሉ ላይ ነጭ ምንጣፍና በአረንጓዴ ሣርና ቢጫ አበቦች ያጌጠ ነው። የፍቅርና የደስታ ስሜት!

አረንጓዴ እጀታ ያለው መቆንጠጫ ሲያበሳጭ ! መሳሪያው ለመስራት ተዘጋጅቷል ፤ ግን በደንብ ጠንክሮ መሥራትን ባለመቻሉ ሲያናድድ!!። የብረቱ ጥንካሬ እና የፕላስቲኩ ጥራት የብስጭት ስሜት ይሰጣል።

ይህ ምስል በጥቁር ሣጥን ውስጥ የተደረደሩ ነጭና አረንጓዴ ነጭ ሽንኩርቶችን (Garlic/ነጭ ሽንኩርት) ያሳያል። እያንዳንዱ የነጭ ሽንኩርት ፍሬ ሙሉ ሲሆን፣ ግንዶቹ ደግሞ አረንጓዴ ናቸው። ነጭ ሽንኩርት በኢትዮጵያ ውስጥ በብዛት ለየትኞቹ የምግብ አይነቶች ጥቅም ላይ ይውላል?

የህትመት አገልግሎት እጅግ ውብ እና ለእይታ ሳቢ በሆነ መንገድ የማስታወቂያ ፅሁፎችን፣ ሎተሪዎችን፣ መፅሄቶችን እና ጋዜጦችን ለማዘጋጀት የሚጠቅም የኤሌክትሮኒክስ ውጤት ነው።

ጥቁር ፂም ያለው ወንድ ፈገግታ ነው። የፊቱ ቀኝ ጎን በቅርብ ርቀት ሲታይ ከፊሉ ከነጭ ዳራ ተቆርጧል። ከታች ወርቃማ ቀለም ባለው የአማርኛ ፊደል ውል ተብሎ ተጽፏል። ይህ ሰው የየትኛው ዝግጅት ወይም ማስታወቂያ አካል ነው?

ከበስተጀርባ ኮረብታዎች በሚታዩበት እርሻ ላይ አንድ ገበሬ በአንድ ላይ የታሰሩ በሬዎች ተጠቅሞ መሬቱን ሲያርስ፣ ይህ ባህላዊ የእርሻ ዘዴ በአሁኑ ጊዜ የግብርናን ውጤታማነት ለማሳደግ ምን ያህል ይረዳል?

ኢትዮጵያን በዘመናዊ መልኩ እንዲሁም አሁን ላለችበት ከብዙ ሃገር ጋር ላላት የዲፕሎምሲ ትስስር ትልቅ አሻራን የጣሉ መሪ ነበሩ፤ አጼ ሃይለ ሥላሴ።

በአንድ ወጥ ቤት ውስጥ ትንንሽ ቡናማ ዳቦዎች በሁለት ቅርጫቶች ላይ ተደርድረው ይታያሉ። ዳቦዎቹ የተቆራረጡ ሲሆን፣ ከታች ደግሞ ሰማያዊ ካቢኔቶች አሉ። የካቢኔቶቹ በላይኛው ክፍል ላይ የተለያዩ ንድፎች ያሉት ሰቆች ተለጥፈው ይታያሉ።

ሴትየዋ ከፊቷ ባለው ባህላዊ ቀጥ ያለ ሞረድ ላይ በጣም ትኩረት ሰጥታ ትሰራለች። ከኋላዋ ደግሞ የምትኖረው ጭቃና ገለባ ያለው የሚያምር ጎጆ አለ። የገጠሩ አኗኗር የሚደንቅ የትዕግስት እና የጥንካሬ ስሜት ያንጸባርቃል።

ለእይታ ዉብ ወደ ሆነው ኩሪፍቱ ረዞርት እና ስፓ አንድ ነጭ ልብስ የለበሰ ወጣት ይራመዳል። ቦታው ብዙ ድንጋዮች እና ሳሮች የሚበዙበት ነው።

ጆተኒ በኢትዮጵያ ውስጥ በተለይም በገጠራማ አካባቢዎች በወጣቶች የሚዘወተር ባህላዊ የትውውቅና የመዝናኛ ጨዋታ ነው። ይህ ጨዋታ አንድ ወጣት የሚወደውን ሰው ስም ጠርቶ ስሜቱን የሚገልጽበት ሲሆን፣ ብዙውን ጊዜ በመደለልና በማሾፍ ቀልድና ሳቅ ይፈጠርበታል።

አንድ ሰው ሰማያዊ ልብስ ለብሶ፣ ፊት ለፊት ለተደረደሩ ማይክሮፎኖች ንግግር ያደርጋል። ማይክሮፎኖቹ የብዙ የመገናኛ ብዙሃን ተቋማትን አርማዎች ያሳያሉ። ንግግሩ ከጋዜጣዊ መግለጫ ጋር የሚመሳሰል ነው። የዚህ ጋዜጣዊ መግለጫ ዋና ርዕሰ ጉዳይ ምን ሊሆን ይችላል?

እነሆ! አንድ አገር በቀል ችግር አለ! የፓርላማ አባላት በስብሰባ አዳራሽ ውስጥ ተቀምጠው አገሪቱን ለማዳን ውሳኔ እያደረጉ ነው! ሥራቸውን ይሠሩ ግን.!

በርካታ ከፍታ ያላቸው፣ ነጭ ቀለም ያላቸው ዘመናዊ የአፓርታማ ህንፃዎች በሁለት ጎን ለጎን ተሰልፈው ይገኛሉ። በመሃላቸው አረንጓዴ ሜዳና በዛፎች ያጌጠ መንገድ ሲታይ፣ ላይ የደመና ዝናብ ያለበት ሰማያዊ ሰማይ ይታያል።

ሰንደቅ ዓላማው ደስታን እና ፍቅርን የሚገልጽ ነው፣ ጎንደር ፕላዛ ሆቴል ሕንጻው ብርቱካናማና ቢጫ ቀለሞች ደምቀውበት፣ ታችኛው በረንዳ በዣንጥላዎች ተውቦ ለእንግዶች አገልግሎት ዝግጁ ነው።

የተለያየ መጠን ያላቸው አራት ከእንጨት የተሠሩ የቡና መቀመጫ ዕቃዎች በሲሚንቶ ደረጃ ላይ ተቀምጠዋል። የሳጥኖቹ ጎን ላይ ባንቡል የመሰሉ አራት ማዕዘን ቅርጾች አሉ። ከፊት ለፊት አረንጓዴ ሣር ሲኖር፣ ከበስተጀርባ የእንጨት በርና ግድግዳ አለ።

በጣም የሚያምሩ አንድ ሙሉ ቤተሰብ ሲሆኑ ተመሳሳይ ልብስ እና ጌጣጌጥ አድርገዋል ሶስት ወንድ ልጅና አንድ ሴት ልጅ ያላቸው ሲሆን የሚያምረውን የሸማ ልብስ ለብሰዋል።

በረጅሙና በሰፊው የሆስፒታል ክፍል ውስጥ ብዙ ህሙማን በሰማያዊ አንሶላ ተኝተዋል። በዚህ ዓይነት ትልቅ የሆስፒታል ክፍል ውስጥ የአንሶላ ቀለም (ሰማያዊ) ንጽሕናንና ጤናማነትን ለመጠበቅ እንዴት ያግዛል?

በዚህ ምስል ላይ ረጅም የመጠጥ ውሃ ቦይ በሰፊና አረንጓዴ ሜዳ መካከል ተቆፍሮ ይታያል። የውሃው ቦይ ጥቁር ቡናማ አፈር ሲገታው፣ በዙሪያው ቁጥቋጦዎችና ጥቂት የዘንባባ ዛፎች አሉ። ከሩቅ በስተጀርባ ቡናማ ኮረብታዎች እና የሰማያዊ ሰማይ ክፍል ይገኛሉ።

አንድ ነጭ ሶስት ጎማ ያለው ተሽከርካሪ በመኪና መሸጫ ውስጥ ቆሟል። ተሽከርካሪው የፖሊስ ሳይረን መብራት ያለው ሲሆን፣ አንድ ወንድ መሪውን ይዞ ተቀምጧል። ከበስተቀኝ ነጭ ኤስዩቪ አይነት መኪና አለ።

2 የስጋ አራጆች ስጋ እየከተፉ ሲሆን ከጀርባ ላይ ደሞ በጣም ብዙ መጠን ያለው የበግ ስጋ ተንጠልጥሏል። ሼፎቹም ንፅህናቸውን ለመጠበቅ ነጭ ጋዋን እና ኩፍያ አድርገዋል።

በርካታ የመንገድ ምልክቶች፣ የተለያዩ ቅርጾችና ቀለሞች (ቀይ፣ ቢጫና ሰማያዊ) በብዙ ቁጥር ተከምረው ይታያሉ። ከምልክቶቹ መካከል "Stop"፣ "Give Way"፣ "P" እና ቀስቶችን የያዙ ይገኙበታል። እነዚህ ሁሉ ምልክቶች ምንን ያመለክታሉ?

በአዲስ አበባ ከተማ መሃል እየተገነባ ያለ ትልቅ ክብ ስታዲየም ነው። የግንባታው ስራ ከፍተኛ ደረጃ ላይ የደረሰ ሲሆን፣ በዙሪያው በርካታ ክሬኖችና የግንባታ እቃዎች ተበትነዋል። ይህ መጠነ ሰፊ ግንባታ የከተማዋን ፈጣን ዕድገት በታላቅ መደነቅ ያንጸባርቃል።

ባህላዊ ልብስ የለበሰች ሴት ፈገግ ብላ ጀበና በእጇ ይዛለች። ቡና የሞላበት ሲኒ በትሪ ላይ ተቀምጦ አለ፣ ከኋላዋ ሰፊ የገጠራማ አቀበት ስፍራ አለ። የመስተንግዶና የደስታ መንፈስ ይንጸባረቃል።

ዋው፣ ሲያምር! ወርቃማ ቀለም ያለው መጠጥ በብርጭቆ ውስጥ ሲፈስ ያጓጓል ። በመስታወቱ ውስጥ ያሉት የበረዶ ኩቦች መጠጡን ያደምቃሉ። የምስሉ ጥቁር ዳራ ደግሞ መጠጡን የበለጠ ደስ ያሰኛል።

ፐ ውበት በአረንጓዴ ተራራማ መልክዓ ምድር። የምስሉ የፊት ክፍል አበባዎች ያሸበረቀ ሲሆን፣ አበቦቹ ቢጫና ብርቱካናማ ቀለም አላቸው። በዙሪያው ብዙ አረንጓዴ ሣርና ትናንሽ ዛፎች አሉ። ከበስተጀርባ ኮረብታዎችና ደመናማ ሰማይ ይታያል።

በሐይቁ ዙሪያ ያሉት ተራራማ ግድግዳዎች ደግሞ ጥቁርና ቀይ ቀለም አላቸው። በላዩም ላይ ሰማያዊና ነጭ ደመና ያለበት ሰማይ ይታያል። ይህ ዓይነቱ የእሳተ ገሞራ ፍንዳታ ጉድጓድ (ክሬተር ሌክ) በኢትዮጵያ የትኞቹ ክልሎች ወይም አካባቢዎች በብዛት ይገኛል?

ወገቧን ቀይ፣ ሰማያዊና ነጭ ቀለም ያለው ጥምጣም አስራለች፤ ረጅም ጥቁር ፀጉሯ ወደኋላ ታስሯል። ይህ ልብስ የየትኛው የኢትዮጵያ ባህል አመጣጥ ሊሆን ይችላል?

ሁለት የፎቶ ፍሬሞች፣ በወርቃማ-ብረታ ብረት እና በእባብ ቆዳ በሚመስል ነጭ ማስጌጫ ያጌጡ ናቸው። ሁለቱም ፍሬሞች ቆመው የሚታዩ ሲሆን፣ ጥቁር ቀለም ያለው መደገፊያቸው ከኋላ ይታያል

አንድ በጣም ጥሩ አረንጓዴ የእግር ኳስ ማሊያ በኢትዮጵያ እግር ኳስ ፌዴሬሽን አርማ ፊት ለፊት በሁለት ወንዶች ተይዟል። ሁለቱም ሰውች በጣም ደስ የሚል ፊታቸውን በመግለጽ ማሊያውን እያሳዩ ነው። አንደኛው ቢጫና አረንጓዴ ጃኬት ሌላኛው ደግሞ ጃኬት ለብሰዋል።

አስገራሚ የተፈጥሮ ስፍራዎች ተደርድረዋል። በላይ በኩል የሚፈላ ቀይ እሳተ ገሞራ በጨለማ ይታያል፣ ታች በኩል ደግሞ ሰዎች በሰልፈር በበዛበት አረንጓዴና ቢጫ ሜዳ ላይ ቆመዋል። እሳተ ገሞራዎች እንዴት ይፈጠራሉ?

በግንባታ ቦታ ላይ ሁለት ሰራተኞች በጭቃማ መሬት ላይ ይታያሉ፤ አንደኛው ብርቱካናማ ቬስት እና ቢጫ የራስ ቁር ለብሶ አካፋ ይዞ ሳለ፣ ሌላኛው ደግሞ ከኋላው እየሄደ ግንባታው ያለመጠናቀቁን አያሳይም?

በረሃማ ሜዳ ላይ የተከመሩ ሳሮች አሉ። አንዲት ቅጠል የሌላት ዛፍ በክምሩ ጎን ጠውልጋ ቆማለች። ሰማዩ ጥርት ያለ ከመሆኑ በላይ ምንም አይነት ደመና አይታይበትም።

አንድ ሙሽራ ነጭ ጋውን ለብሳ ወደ መድረኩ ስትሄድ፣ የሰዎች ስብስብ በጎን በኩል ቆሟል። ጣሪያው በብዙ ነጭ አበባዎችና በቢጫ መብራቶች ያጌጠ ነው።

ጥቁር ልብስ የለበሰ ሰው በጉባኤ ወንበር ላይ በቁምነገር እና በትኩረት ተቀምጦ ሰነድ ያነባል። ከጎኑ የስም መለያ ያለበት ታፔላ ተለጥፏል፤ ይህም የዓለም አቀፍ ጉባኤን ከፍተኛ ጭንቀት እና ትኩረት ያሳያል።

በቀይ ቀለም የተጻፈው ትልቅ "ኢትዮጵያ" የሚል ፊደላት የከተማዋን ፍቅርና ወጣትነት ያንፀባርቃል። የፊደል መሃል ያለው ልብ ጠንካራ አንድነትን ያመለክታል። ምሽት ላይ የሚታየው ብርቱካናማ ሰማይ ለከተማዋ ውበት ይጨምራል።

ሰማያዉ ክብ መደብ እና መካከል ላይ ነጭ መደብ ያለዉ ጎንደር ዩኒቨርስቲ የሚል በአማረኛ እና እንግሊዘኛ ተፅፏል። ከላይ አማረኛ ከታች እንግሊዘኛ ፊደላትን የያዘ ነዉ። ክቡ መካከል ላይ የፋሲል ግብ ተስሏል።

በባህላዊ የሽመና ሥራ የተሰሩ ብዙ መሰል ነገሮች በእግረኛ መንገድ ላይ ተደርድረዋል። ደማቅ አረንጓዴ ዛፎችና ቅጠላቅጠሎች የፍቅርና የደስታ ድባብ ፈጥረዋል። የሽመናዎቹ ልዩ ልዩ ቀለማት ጥበብንና የመደነቅ ስሜትን ያንጸባርቃሉ።

ቀጥ ባለ ፎቶግራፍ ላይ፣ የ"ዳማ ሃውስ" እና የአዋሽ ባንክ ቅርንጫፍ ህንጻ ጎልቶ ይታያል። ግልጽ የመስታወት በሮችና ትልልቅ መስኮቶች ያሉትና፣ ከፊት ለፊቱ ባለው የእግረኛ መንገድ ላይ ሰዎች በሥራ ላይ ባሉበት ስሜት ሲመላለሱ ይታያል።

ሁለት ነጭ ሳህኖች ላይ የተጠበሰ በቆሎ እና ምስር ተደርድሯል። ከጎን ቡና በፅዋ ሲቀርብ፣ ጥቁርና ቢጫ ቂጣ በሌላ ሰሃን ላይ ተቀምጧል። ከበስተጀርባ ዕጣን ያለው ዕቃ ይታያል፤ የፍቅር እና የሰላም ስሜት!

ዋው! የጥንት ግንብ ቅሪት ሲያስደንቅ! የድሮ ግንብ በደረቅ ኮረብታ ላይ ከፍ ብሎ ተሰርቷል። የታችኛው ክፍል ነጭ ሲሆን የላይኛው ክፍል ደግሞ ቀይ ጡብ ነው። ሕንፃው የፈረሰ ይመስላል። ሰማዩ ሰማያዊና ንፁህ ነው።

በቀይ፣ ብርቱካናማ፣ ቢጫ እና ደማቅ አረንጓዴ የፋብሪካ ቀለሞች የተሞላ አስደናቂ የመሬት አቀማመጥ አለ። በደማቁ ቀለማት መካከል ትናንሽ ውሃማ ቦታዎች ሲታዩ፣ በትልቁ የፊት ለፊት ክፍል ግራጫ ድንጋይ ጎልቶ ይታያል። የቀለማቱ ውህደት የሚያስደንቅ የተፈጥሮ ፍጥረት መሆኑን ያመለክታል።

ቀይ የደንብ ልብስ የለበሱ ሁለት የነዳጅ ማደያ ሠራተኞች ከማደያው አጠገብ ይታያሉ። አንደኛው ተቀምጦ ሌላኛው ደግሞ ቆሞ ይታያል፤ ሁለቱም ተስፋ የቆረጠ እና የደከመ ጭንቀት ያለባቸው ይመስላል። በነዳጅ ማደያ ውስጥ ሥራ ለመጠበቅ ሲሉ አርፈዋል።

ቀይ፣ አረንጓዴና ቀይ የሆኑ ሦስት አግድም መስመሮች አሉ። መሃሉ ላይ አረንጓዴ ዛፍ በቢጫ የፀሐይ ብርሃን የተከበበ ሲሆን፣ ከላይ ቀይ ኮከብ በኩራት አሉት።

ዘመናዊ መኖሪያ ቤት በነጭ ቀለም የተቀባ ሲሆን ጥቁር የጣራ ንጣፍ አለው። ቤቱ ወደ ውስጥ የገቡ የመግቢያ በሮችና ሁለት ክብ ምሰሶዎች አሉት። ከፊት በኩል ጥቁር መስታወት መስኮቶች እና በአንዳንድ ቦታዎች የእጅ መደገፊያ ብረት አለ።

በጣም ውብና የሚያምር የድሮ አየር ማረፊያ ተርሚናል ሕንፃ ነው። በጣም ጥሩ መኪኖች የተሰበሰቡበት የመኪና ማቆሚያ ቦታ አለ። ሰዎች በታላቅ ፍቅርና ጉጉት ወደ ተርሚናሉ ሲሄዱ፣ የጭንቀት ስሜትም ያንዣብባል።

ዋው ሲያስገርም! ፋሽን ትርኢት ሲያሳይ! ሞዴሏ በሰማያዊ፣ በጥቁርና በነጭ የተሰራ ውብ ልብስ ለብሳለች። ደማቅ ብርቱካናማ መነፅርና ረዥም የአንገት ጌጦች አስውበውታል። የፀጉር አበጣጠሯ ሲማርክ! በጣም የሚያምርና ዓይን የሚስብ ነው።

የቢሮ ወንበር እና ጠረጴዛ በአንድ ክፍል መስኮት አካባቢ ተቀምጧል። እዚህ ጠረጴዛ ላይም ኮምፕዩተር፣ የራስጌ መብራቶች እና የጠረጴዛ ጌጥ ስርአት ባለው መልኩ ተደርድረው ተቀምጠዋል።

ረጅም፣ የሚያብረቀርቅ ጥቁር ሐምራዊ የእንቁላል ፍሬዎች በአንድ ጥቁር የፕላስቲክ ሣጥን ውስጥ ተደርድረዋል። ፍሬዎቹ በሳጥኑ ውስጥ ተጨናንቀው የተቀመጡ ሲሆን ከላይ ወደ ታች አንግል ይገለጻል።

ደመና የሌለበት ጥርት ያለ ሰማይ በሚታይበት አውሮፕላን ማረፊያ፣ አንድ ሠራተኛ ደማቅ ቢጫ ቀሚስ ለብሶ አውሮፕላን እየመራ ነው። ሠራተኛው ሁለት ቢጫ የእጅ ምልክቶችን ከፍ አድርጎ ወደ ትልቁ ነጭ አውሮፕላን አፍንጫ አቅጣጫ ሰጥቶ ቆሟል።

ግራጫማ ሰማይ ስር ቡናማ ውሃ የያዘውን የአባይ ወንዝ ያሳያል። ወንዙ አረንጓዴ በሆነ ጥቅጥቅ ያለ ደን የተከበበ ነው፣ በግራ በኩል ደግሞ የባህር ዳር ከተማ ሕንፃዎች ይታያሉ።

ትልቅ ነጭ ጨርቅ ላይ የተለያዩ አይነቶች በርበሬዎችና ቃሪያዎች እንዲሁም ነጭ ሽንኩርቶች ለሽያጭ ተደርድረዋል። ጥቁር ወይን ጠጅ ኤግፕላንቶች እና ሌሎች አትክልቶች በጨርቁ ላይ በግልጽ ይታያሉ። የፀሃይ ብርሃን መሬት ላይ ይንፀባረቃል።

በአረንጓዴ ሳር መካከል ባለ የእግረኛ መንገድ ላይ ጌጠኛ ድንጋይ ማንጠፍ ስራ ይሰራሉ። ሁለት ሴት ልጆች ድንጋይ በመያዣ ይዘዉ ይጓዛሉ። ከሳሩ ጀርባ አዲስ የሚሰራ ህንፃ ቆርቆሮ ጣሪያ ለብሷል።

አንዲት ጥቁር እና ረጅም ፀጉር ያላት ሴት በማይክሮፎኖች ፊት ለፊት ቆማለች። ሴትየዋ መነጽር አድርጋ ጥቁር እና ቀይ ጌጣጌጥ ለብሳለች፤ እንዲሁም ባሕላዊ ጌጥ ያለው ሸሚዝ ለብሳለች። ይህች ሴት ምን ዓይነት የሥራ ቦታ ላይ ትገኛለች?

ረጅም የዘንባባ ዛፎች በጎን በኩል ባሉበት ሰፊ መንገድ ላይ ሰዎች ይጓዛሉ። ሰዎች በጎዳናውና በእግረኛ መንገድ ላይ ሲሄዱ ይታያሉ፤ መኪናዎችም በጎን በኩል አሉ። በቀይ የዜና መስኮት ላይ የባህርዳር ከተማ ውሎ የሚል የአማርኛ ጽሑፍና ሰዓት አለ።

በምስሉ ውስጥ ነጭ ቀለም ያለ ማይክሮዌቭ ታይቷል። በቀኝ በኩል ሁለት የማዞሪያ እቃዎች አሉ። በውስጡ የብርጭቆ ሳህን እና በላይ የሚያዞር እቃ አለ። በእንጨት ካብኔት ውስጥ ተቀመጠ ሲሆን ከታች በብርጭቆ መዝጊያ የተቀመጡ ፕላስቲክ ጠርሙሶች ይታያሉ።

ዋው! ደስታና ፍቅር ሲያምር! እናት በጎማ ወንበር ተቀምጣ አዲስ የተወለደ ሕፃኗን ይዛለች። የጤና ባለሙያ በነጭ ካፖርት አጎንብሶ ሕፃኑን በፍቅርና በእርጋታ እየመረመረ ነው። ደስ የሚል የቤተሰብ ጊዜ።

ዋው ሲያስደንቅ! ዘመናዊ የባቡር ጣቢያ መውረጃና መሳፈሪያ መስመር ነው። ቆሞ የሚጠብቅ ባቡር፣ ንጹህ የመጠበቂያ ስፍራዎችና ጣሪያዎች አሉ። የትራንስፖርት ዘርፍ እድገትን የሚያሳይ ሲሆን፣ ለተጓዦች ምቹ ቦታ ነው።

ሽመና ከጥንት ጀምሮ የሰው ልጅ እርቃኑን ለመሸፈን እንዲሁም በባህላዊ አልባሳት አምሮ እና ደምቆ ለመገኘት ሲጠቀም የመጣው አሁንም ጥቅም ላይ እየዋለ የሚገኝ የእደጥበብ ውጤት ነው።

ፀሐይ የማያስገባ አረንጓዴ መነፅር ያደረገች ሴት በፋሽን ትዕይንት ላይ ትጓዛለች። የባህላዊ ሽመናና የጥልፍ ልብስ የለበሰች ሲሆን፣ በላዩ ላይ ጥቁር፣ ነጭ ልብስ አለ እና ሰማያዊ ቦርሳ አዝላለች።

በአምባ ላይ ተቀምጦ አንድ ሰው ከሁለት ልጆች ጋር በእሳት እየሞቀ ደስታውን ይገልጻል። ሰዎቹ ከቅዝቃዜ ጥበቃ ፍቅርና አንድነት ይሰማቸዋል። የእሳት ነበልባሉ አስደናቂ ነው።

ፀጉሯ የተጠቀለለ ሴት የውሃ ጠብታዎች በግንባሯ ላይ ሲወርዱ ሰውየው በዱላ ውኃ ሲረጭባት ፍቅርና እንክብካቤ ያንጸባርቃል። ዋው ሲያምር! አስደናቂ ባህላዊ አሠራር ነው ።

"አይዞህ! እንዴት ያለ ጥረት!" በእርሻ ትራክተር የተዘጋጀ የመስክ ማሳ ነው። አፈሩ ረጅም እና ቀጥ ባለ መስመር ተጎርዶ፣ በመሃል የውሃ መንገዶች አሉ። ለእርሻ ስራው የተደረገው ዝግጅት "ምንኛ ያስደንቃል!" ፣ "ሲያኮራ!"

አንድ ወንድና አንዲት ሴት ቀኝ እጃቸውን ወደላይ ዘርግተው በመሃላ ሥነ ሥርዓት ላይ ይገኛሉ። ሰውየው የፊት ጭንብል ያደረጉ ሲሆን፣ ሴትየዋ ደግሞ ጥቁር ካባ ለብሳ ከማይክራፎን ጀርባ ቆማለች፤ ከበስተጀርባ በርካታ ብሔራዊ ባንዲራዎች በአንድ ረድፍ ተደርድረዋል።

ቁልፉ ክፍት በሆነው ጥቁር መዝገብ ቤት ውስጥ፣ ብዙ የወርቅ ሰሌዳዎችና የአሜሪካ ዶላር ገንዘቦች የሀብት ደስታን ያሳያሉ። መዝገብ ቤቱ ዲጂታል ቁልፍ መቆጣጠሪያና ብርማ መያዣ ያለው ሲሆን፣ ከፊት ለፊት ሁለት ጥቁር ቁልፎች በግልጽ ይታያሉ።

በሁለት የተከፈለ ምስል ላይ ኢትዮጵያውያን አትሌቶች አሉ። ግራ በኩል ያለችው ሴት አትሌት የሀገሯን ሰንደቅ ዓላማ ስትይዝ፣ ቀኝ በኩል ያለው ወንድ አትሌት ደግሞ በድካም ስሜት ተቀምጧል።

በዚህ ምስል ውስጥ የኢትዮጵያ የገቢ ጽሕፈት አርማ በዙር ቅርጽ ተቀምጦ ታይቷል። በውጪ ነጠላ ሰማያዊ ክልል ውስጥ ከላይ በአማርኛ “የገቢ ጽሕፈት” እና ከታች በእንግሊዝኛ “Ministry of Revenues” ተጻፈ።

አንድ ባለው ሁለት ሰው የሚያስቀምጥ ከቆዳ የተሰራ ሶፋ ሌሎች ደግሞ አንድ ሰው የሚያስቀምጡ እና ከፈታቸው ጠረጴዛ ያለች በድምቀት ይታያሉ በጣም ደስ የሚል ውበት አላቸው።

ዋው ሲያምር! በሳር ላይ የተቀመጡ ደማቅ ብርሃን ያላቸው መብራቶች ሲያስደንቁ! ወርቃማው እና ወይንጠጃማው ብርሃን ድባቡን ሲያሳምር! ለዝግጅት አሪፍ መብራት መሆኑ ግልፅ! የብርሃኑ ድምቀት ሲማርክ! ለሊት ውበት ሲያጎናፅፍ!

ከብረት የተሰራ እጅግ በጣም ጥሩ የስጋ መፍጫ ማሽን በመሃል ላይ ተቀምጧል። ከማሽኑ ፊት ለፊት የተፈጨ ስጋ፣ የተቆረጠ ነጭ ሽንኩርት እና ቀይ የበርበሬ ዱቄት በነጭ ሳህኖች ተቀምጧል። ከበስተጀርባው ደግሞ ጥሬ የስጋ ስብስብ በጣም በንጽህና ተቀምጧል።

ቀይ ባጃጅና ቢጫ ጀሪካኖች ውሃ ጭነው በአቧራማ መንገድ ይጓጉዛሉ። የውሃውን ስርጭት በብስጭት የሚያከናውነው ሰውዬው፣ የዕለት ተዕለት ኑሮ ትግሉን በግልጽ ያመለከታል ።

ዋው! የቤተሰብ ፍቅር ሲያስደንቅ! አራት የቤተሰብ አባላት በአረንጓዴና ነጭ ባህላዊ ልብሶች አጊጠዋል። ወላጆችና ልጆች እጅ ለእጅ ተያይዘዋል። ሁሉም የሚገርም ፈገግታ አላቸው። በደን በተሸፈነ ዳራ ውስጥ በደስታ ቆመዋል።

እጅግ ብዙ ሕዝብ ነጭ ልብስ ለብሶ በአንድ ትልቅ ሜዳ ላይ እየተንቀሳቀስ ነው። ሰዎቹ በመንፈሳዊ ሥርዓት ውስጥ በመሆናቸው የጋራ ደስታን እና ፍቅርን ያንጸባርቃሉ።

በዚህ ምስል ላይ በገጠር አካባቢ ያለች አንዲት ሴት ተቀምጣ ዶሮ ስትሠራ ትታያለች። ሴትየዋ ጥቁር ሰማያዊ ሻሽ እና ቡናማ የተቀረጸ ልብስ ለብሳለች። ከፊት ለፊቷ ትልቅ አረንጓዴ የፕላስቲክ ሰሃን ሲሆን፣ በቀኝ በኩል እሳት ይታያል። ከበስተጀርባ ብስክሌት ይገኛሉ።

ዋው ሲያስደንቅ! የከተማዋ እድገት እና ግንባታው በጣም ያጓጓል። ግዙፉ ህንጻና አዲስ ግንባታ ለውጡን ያሳያል። እጅግ ደስ ይላል! የቆፈራ መኪናው በቅጥፈት እየሰራ ነው። በከተማዋ ለውጥ ማየት ኩራትን ያጭራል።

ሶስት ጥቁር አረንጓዴ የሆኑ ረዣዥም ዱባዎች በተነቃነቀ ቡናማ አፈር ላይ በቅርብ ርቀት ተቀምጠዋል። በግራ በኩል ጥግ ላይ ነጭ ጫማ ጫፍ ይታያል፤ ይህም ሰውዬው አጠገባቸው መቆሙን ያሳያል። ይህ ምስል የተፈጥሮን ስሜት ያንጸባርቃል።

ቢጫ ጃኬት የለበሰች ሴት በሰማያዊ የፎቶ ፍሬም ውስጥ ሆና ፈገግ ብላአለች፡፡ ሴትየዋ የለበሰችው ደማቅ ቢጫ ልብስ ለንቅናቄው ትኩረት ለመሳብ ታስቦ የተመረጠ ቀለም ነው?

ለበዓል የተዘጋጀ ቦታ በብዙ ባለቀለም ፊኛዎችና በሮዝ አበባዎች አሸብርቋል። መሀል ላይ የወርቅማ የብልጭታ ግድግዳ እና ረዣዥም ማቆሚያዎች አሉ። ወለሉ ላይ የሮዝ አበባ ያለው ቁጥር ሰባት ደስታን የሚገልጽ ውበት ሰጥቷል።

አንድ ሽበት የያዘው ሰው በሱቅ መግቢያ ላይ ተቀምጦ መጽሐፍ ያነባል። ግራና ቀኝ ላይ የተለያዩ ርዕሶች ያሏቸው በርካታ መጽሐፎች በደረጃ ተደርድረዋል። ሰውየው በንባብ ውስጥ በመጥለቅ የሰላም እና የትኩረት ስሜት ያንጸባርቃል።

ሶስት ወጣት ሴት አትሌቶች በድል መድረክ ላይ ቆመው ዋንጫዎችን ይዘዋል። አትሌቶቹ አረንጓዴና ቀይ ቲሸርት ለብሰው የአበባ ጉንጉን ደርበዋል። ከእነሱ ጋር ከጎን አንድ ነጭ የቆዳ ቀለም ያለው ሰው አለ።

ከባድ የሆነ የተራራ መንገድ ላይ ሦስት ሴቶች ባህላዊ ልብስ ለብሰው ይጓዛሉ። አንደኛዋ ነጭ የራስ መሸፈኛ ለብሳ ዱላ ይዛ ትታያለች። ከበስተጀርባ በጭጋግ የተሸፈኑ ተራሮች አሉ። አስቸጋሪው ጉዞ ጭንቀትንና ትጋትን ይፈልጋል።

በርካታ ነጭ መኪኖች በአበባ ተጌጠው፣ በሰልፍ መንገድ ላይ ሲሄዱ ይስተዋላሉ። በመሪው መኪና ውስጥ ሙሽራውና ሙሽሪት ቆመው ይታያሉ። ይህ የሠርግ ሰልፍ ከፍተኛ የሆነ ፍቅርን እና ደስታን ያሳያል።

እነዚህ የጦር ሠራዊት የማዕረግ ምልክት የሆኑት ወታደራዊ መለያዎች እንዴት ግርማ ሞገስ አላቸው! በወርቃማ ኮከቦችና የአበባ ጉንጉኖች አሽብርቀው፣ ለታላቅነት የተሰጡ ናቸው!

ሰማያዊ ዳራ ላይ የትዊተር (Twitter) የሚለው ቃል በነጭ ክብ ቅርጽ ባላቸው ፊደላት ተጽፎ ይታያል። ከጽሑፉ ቀጥሎ ክንፉን ዘርግቶ ወደ ቀኝ የሚያይ የነጭ ወፍ አርማ በግልጽ ተቀምጧል።

በምሽት ፀሐይ ብርሃን የታጀበው እረኛ ከከብቶች መንጋ ጋር ሲጓዝ የትግልና የጥንካሬን ታሪክ ያሳያል። ይህ የገጠር ውበት የህይወትን ጥልቅ ትርጉም ይገልጣል።

ኃይለኛ የሆነው ሰማያዊ አረንጓዴ እና ጥቁር ሮታሪ ሃመር ድሪል በነጭ ዳራ ላይ ይታያል። ጠንካራውን የኮንክሪት መሰርሰሪያ ቢት አስይዟል። መሣሪያው ጠንካራ ስራን እና ቁጣን የሚያሳይ ሆኖ፣ ለከባድ ሥራ ዝግጁነትን ያመለክታል።

በቆርቆሮ የተሰራ ሼድ ባለበት የገበያ መደርደሪያ ላይ የተለያዩ ፍራፍሬዎችና አትክልቶች ተደርድረዋል። ሙዝ፣ ማንጎ፣ አቮካዶ፣ ብርቱካን እና ዱባ በብዛት ታይተዋል። ኡራኤል በሚል የተጻፈ ሰሌዳ አለ።

እንዴት ደስ ይላል! በፍቅር የተሞሉ ሙሽራና ሙሽሪት የጋብቻ ሻማቸውን እያበሩ ነው። ቀይ ካባና ነጭ ልብሳቸው ሲያምር! በፊታቸው ላይ ያለው የደስታና የፍቅር ስሜት ልብን ይነካል። ጋብቻቸው የተባረከ ይሁን!

አንዲት ቆንጆ ሴት ነጭ እና አረንጓዴ የባህል ልብስ ለብሳ፣ እጆቿን በአንገትጌው ላይ አድርጋ ትታያለች። ፊቷ ላይ ትኩር ብሎ የማየት ስሜት ይታያል። የልብሱ የግራ ክፍል አረንጓዴ የጥልፍ መስመሮች ሲኖሩት፣ ዳራው የቢጂ ቀለም ነው።

ገጹ በአማርኛ ዜና ጽሑፎችና በፎቶግራፎች የተሞላ ነው። በታችኛው ክፍል ሁለት ሰዎች የደንብ ልብስ ለብሰው መረጃ ሲለዋወጡ የሚያሳይ ፎቶ አለ፤ ከርዕሱ ስር ያለው ዋናው ጽሑፍ የኢትዮጵያ ኢኮኖሚን ይመለከታል።

ዋው ሲያምር! ከቆዳ የተሰራ ቡናማ የኪስ ቦርሳ። ፍቅር! በብርቱካን ክር በጥራት የተሰፋ ነው። ሲማርክ። ለካርድና ለገንዘብ ብዙ ክፍሎች አሉት። መረጋጋት። በጣም ዘመናዊና ማራኪ ይመስላል። ደስ ይላል!

እጅግ በጣም ጥሩ የሆኑ የተለያዩ የፓስታ አይነቶች በጣም በሚያምር ቢጫ ቀለም ጎልተው ቀርበዋል። በግልባጭ ዩ ቅርፅ ያላቸው ማካሮኒዎች፣ ቀጥ ያሉ ስፓጌቲዎች እና ጠመዝማዛ ፉሲሊ የሚባሉ ፓስታዎች በጣም ደስ የሚል ቅርፅ ፈጥረዋል።

የአንድ ጥቁር ጊኒ ወፍ (Guinea Fowl) የቅርብ ፎቶግራፍ ሲሆን መላ ሰውነቱን በነጭ ነጠብጣቦች በተሞሉላባዎች ተሸፍኗል። የጊኒ ወፎች የተለመዱ መኖሪያ ቤቶች የትኞቹ ናቸው? እነዚህ ወፎች በብዛት የሚታወቁት ለየትኛው ድምፃቸው ነው?

ይህ በቀለማት ያሸበረቀ የሃይማኖታዊ ስዕል ሊቀ መላእክት ቅዱስ ሚካኤልን ያሳያል። መልአኩ ወርቃማ፣ ቀይ እና ሰማያዊ ልብስ ለብሶ ብርጭቆ ወይን ወደተንበረከከው ሰው እየሰጠ ነው። ሰውዬው ሰማያዊና ቢጫ ልብስ ለብሶ ወደ መልአኩ እጆቹን ዘርግቷል።

ረዥም የጭነት ባቡር ቀይና ቢጫ የሆኑ ኮንቴይነሮችን ጭኖ በቀጥተኛ የባቡር ሀዲድ ላይ ቆሟል። ከፊት ለፊት ሰፋ ያለ የሲሚንቶ ወለል ያለው ቦታ አለ። ሰማዩ ደመና የሌለው ሲሆን የፀሐይ ብርሃን ይጎላል።

ዋው ሲያምር! የቅጠል ውኃ ጠብታ ወደ ጠርሙስ ሲገባ አስደናቂ ነው። አረንጓዴው ዳራ የተፈጥሮ ሰላምና ንጽህናን አለው። ትኩስነትና ጤናማነት ፍቅርን ይፈጥራል። የተፈጥሮ መድሃኒት መገኛ ምንኛ ያስደንቅ! በእውነት ሲደንቅ።

ለስላሳ፣ ፈዛዛ ቢጫ ቅቤ በሚመስሉ ግሎቦች ላይ ትኩስ አረንጓዴ ቅጠሎችና የዕፅዋት ቅርንጫፎች ተቀምጠው በቅርብ ርቀት ይታያሉ። ቅቤውና ቅጠሎቹ ከማዕቀፉ በስተቀኝ ባለው ጠቆር ያለ ነገር ላይ ይገኛሉ።

ይህ የኢትዮጵያ ወታደራዊ ሠራዊት የመኮንኖች እና የበታች ሹማምንቶች መለያ ምልክቶችን ያመለክታል። እያንዳንዱ የደረጃ ምልክት በሰማያዊ ጀርባ ላይ ሲሆን፣ ከታች የኢትዮጵያ ባንዲራ እና የጦር ኃይሎች አርማ አለ።

በነጭ ጀርባ ላይ አረንጓዴ እና ነጭ ቀለም ያለው ትልቅ የኮንክሪት ፓምፕ መኪና ቀርቧል። መኪናው ኮንክሪት ለማውጣት የሚረዳ ረጅም የማጠፊያ ክንድ ተገጥሞለታል።

ረዣዥም ቅጠሎች ያሉት ልዩ የሆነ ዛፍ በመካከል ይቆማል። ከሥሩ ጥቅጥቅ ያሉ አረንጓዴ ቁጥቋጦዎች ይበቅላሉ። ከላይ፣ ደማቅ ሰማያዊ ሰማይና ነጭ ደመናዎች አሉ። ከበስተጀርባ ኮረብታማ አረንጓዴ ገጽታ ተዘርግቷል። ህ ዛፍ በኢትዮጵያ ውስጥ በተለምዶ ምን ስም ተብሎ ይጠራል?

ዋው! እጅግ በጣም ጥሩ እና የሚያምሩ ሰፊ አረንጓዴ የእርሻ ቦታዎች ከላይ ቀርበዋል። በየቦታው ዛፎች አሉ፤ ጠመዝማዛ መንገድ ደግሞ የእርሻ መሬቶችን አቋርጧል። ደስ የሚል እና ውብ የተፈጥሮአዊ ገጠር መልክዓ ምድር ነው።

ሰማያዊና ደማቅ ሰማይ ሥር ከሳር ክዳን የተሰራ ትልቅ ጎጆ ቤት ይታያል። ከቀርከብ የተሰራው የቤቱ ግድግዳ መሃል ክፍት በር አለው። በአቅራቢያው ባህላዊ ልብስ የለበሱ ሰዎች፣ አንዲት ሴት በር ላይ ስትቆም፣ ሁለት ሕጻናትና አንድ ወንድ በአረንጓዴው ሣር ሜዳ ላይ ሲሄድ ይታያሉ።

ኧረ እንዴት ይጣፍጣል! ጥሬ ማንጎዎች በዛፍ ላይ ተንጠልጥለዋል። ወፍራም አረንጓዴ ቅጠሎች ፍሬዎቹን ከበው ። ብዙ ምርት የሚጠበቅ ሲሆን። ፍሬዎቹ ሲበስሉ ለጣፋጭ ምግቦች እንደሚሆኑ ሲታሰብ ደስታ ይሰጣል።

አንድ አስተማሪ የሚመስል ሰው በትሩን ወደ ላይ አውልቆ፣ በክፍል ውስጥ ያሉ ተማሪዎችን ለመቅጣት እየሰነዘረ ነው፡ ሁለት ወንዶች ልጆች በመፍራት ቆመዋል፣ ሌሎቹ ደግሞ ፊታቸውን በመሸፈን ይቅርታ እየጠየቁ ነው፡፡

የአዲስ አበባ ቤቶች ልማት አርማ ለነዋሪዎች አዲስ ተስፋን ያበስራል። ቤትን የሚያመለክተው ይህ ምልክት ለተሻለ ሕይወት የምታደርገውን ቃል ኪዳን ያሳያል። ሕይወትን የሚገነባ ተስፋ!

በጣም የሚያምር ደማቅ አረንጓዴ ወፍ ከዛፍ ግንድ ጋር ተጣብቆ ቀርቧል። ወፏ ቢጫ እና ቀይ ደስ የሚል ጭንቅላት ያላት ሲሆን፣ የዛፉን ቅርፊት በጠንካራ ጥፍሮቿ አጥብቃ ይዛለች። የላባዎቹ ብርሃንና ጥራት አለው።

ደማቅ ሰማያዊ ሰማይ ስር በውሃ ላይ ብዙ ነጭ የሆኑ አባብሳ ወፎች በቡድን ተሰብስበው አሉ ። ጥቂት ወፎች በአየር ላይ ይበራሉ። ውኃው አረንጓዴ ቀለም አለው። "ዋው! የወፎቹ ብዛትና የውሃው ውበት ሲያምር!"

የጎንደር ፋሲል ግቢ ቤተመንግስት! የዚህ ጥንታዊ የድንጋይ አወቃቀር ታላቅነት የኢትዮጵያን የንጉሣዊ ታሪክ ግርማ ሞገስ በልብህ ይስላል። የመንፈስን ጥንካሬ የሚያንጸባርቅ አስደናቂ ቅርስ ነው!

ወፍራም ጥቁር ሰማያዊ ሽፋን ያለው መጽሐፍ ወይም ሰነድ ከቅርብ ርቀት የተነሳ ምስል ይገኛል፤ በሽፋኑ ላይ "ሀይለኛ" በሆነ ትልቅ፣ ደማቅ ቢጫ የአማርኛ ፊደላት ተጽፏል። ይህ መጽሐፍ በይዘቱ ምን ዓይነት ጉዳዮችን ይመለከታል ብሎ መገመት ይቻላል?

ብዙ ሴቶችና ወንዶች ነጭ ባህላዊ ልብስ፣ ቀይ ሱሪና መጎናጸፊያ ለብሰው በመድረክ ላይ ይጨፍራሉ። ከፊሎቹ ድምፅ ማጉያና የዝናብ ዣንጥላ ይዘው ይታያሉ። ድርጊቱ የሚካሄደው ከድንጋይ ግድግዳ ፊት ሲሆን ትልልቅ ጥቁር ድምጽ ማጉያዎች ከፊት ለፊት ተቀምጠዋል።

ባለሙያዎችና አስተዳዳሪዎች በቢሮ ውስጥ በደስታ ቆመዋል ። የተሳካ ስብሰባ ወይም ስምምነት ያመለክታል ። በጀርባው የኢትዮጵያ ባንዲራና የማስታወቂያ ሰንደቅ አላማ አለ ። ዋው ሲያምር! የጋራ ደስታ ነው ።

አራት ህጻናት እና ሶስት ተለቅ ያሉ ሰዎች ተመሳሳይ የሃገር ባህል ልብስን ለብሰዋል። ተለበሱት የባህል ልብስ ጥበብ ወርቃማ እና ጥቁር መስመር ያለበት ነው።

ኢትዮፖስት በኢትዮጵያ ውስጥ የፖስታ አገልግሎቶችን ይሰጣል። በዲጂታል ዘመን የቆዩ የፖስታ አገልግሎቶችን ለመጠቀም ሰዎች አሁንም የሚመርጡት እና ኢትዮፖስት አዳዲስ የሚሰጣቸው አገልግሎቶች ምንድን ናቸው?

ኦ! እነዚህ ሁለት ሰዎች አህያ ጭነው የሚገርም ነው! በደረቀች ምድር ላይ፣ እነዚህ ሰዎች ከሁለት አህዮች ጋር ሆነው እህልና ሳር ይዘው ሲጓዙ ምንኛ ይደክማሉ! የጉልበታቸው ሥራ ኑሮን ለመግፋት መሆኑ ልብ ይነካል!

የህክምና አልጋ ባለበት ክፍል ዉስጥ ሁለት የጽዳት ሰራተኞች ተሸፋፍነው ጀርባቸው ላይ ባነገቱት ነገር ክፍሉን እየረጩ እያጸዱ ነው። ሰዎቹ ከላይ እስከታች ሙሉ ለሙሉ ተሸፋፍነዋል።

ከቢጫ ሕንፃ ፊት ለፊት፣ ብርቱካናማ የጭነት መኪና እና በከረጢቶች የተሞላ ሰረገላ ላይ ሰዎች ቆመዋል። በዙሪያው ዛፎች እና ጭጋጋማ አየር አለ። እነዚህ ሰዎች ምን እየጫኑ ወይም እያራገፉ ነው? የጭነት መኪናው ወዴት እየሄደ ነው?

የአገው ማህበረሰብ በሀገራችን ከሚገኙ ብሄር ብሄረሰቦች መካከል አንዱ ነው። እነዚህ ማህበረሰቦች የራሳቸውን የቻለ ቋንቋ እና እጅ ውብ የሆነ የአለባበስ ባህል አላቸው።

የተጠበሰ ዓሣ ዓሣውን በቅመማ ቅመም አጣፍጦ በምድጃ ወይም ፍም ላይ ሙሉ በሙሉ መጥበስ ማለት ነው። ይህ ምግብ ጤናማና ጣፋጭ በመሆኑ ተመራጭ ነው፤ ብዙ ጊዜም ከሰላጣ ወይም ከዳቦ ጋር ይቀርባል። ለተለያዩ ግብዣዎችም ተወዳጅ ነው።

ታሪካዊ የሆኑ ቀይ አለት የተቀረጹ ህንጻዎች እና ጥልቅ ጉድጓዶች አሉ። በግራ በኩል ባለው ገደል ላይ የተቀረጹ መስኮቶችና አንድ የእንጨት ምሰሶ ተቀምጧል። ጠባብ፣ ጨለማ ዋሻዎች በአለት ግድግዳዎች መካከል አሉ። ይህ የላሊበላ ገዳም ክፍል የት ይገኛል?

ዋው ሲያምር! ትልቅ የተቆራረጠ ምግብ ተቀብቷል። አረንጓዴው ቃሪያ ምግቡን አስደናቂ ያደርገዋል። ከቤተሰብ ጋር መብላት ደስታን ይፈጥራል። የአዲሱ ምግብ ጣዕም ፍቅርን ይገልጻል። በእውነትም ሲያስደስት!

እጅግ በጣም ብዙ ቢጫ እና አረንጓዴ ቀለም የተቀቡ ታክሲዎች ሜዳ ላይ ተደርድረዋል። መኪናዎቹ በስርዓት ወደፊት ፊታቸውን አዙረው ቆመዋል። ከበስተጀርባ ብዙ ህንጻዎች፣ የከተማ መሠረተ ልማት እና የተጨናነቀ ትራፊክ አለ። በከተማው የሚታየው የደስታ እና የዕድገት ሁኔታ ነው።

ኢንጀራ ላይ የተለያዩ ባህላዊ ምግቦች፣ ከነዚህም መካከል የበግ ጥብስና ወጥ ተደርገው ቀርበዋል። በጎን በኩል ጠንቋይ እንቁላል፣ አይብና አትክልቶች ተቀምጠዋል። ይህ የተትረፈረፈ የኢትዮጵያ ምግብ የሚመገበው በብዛት ነው ወይስ በዓል ሲሆን?

አንዲቷ ሴት ረጅም አንገት ያለው መስቀል አድርጋ፣ የሌላኛዋን ፀጉር ትጎነጉናለች። ሁለቱም ሴቶች ፈገግታ በተሞላበት መልኩ አረንጓዴ ሜዳ ላይ ናቸው። ይህ የፀጉር አሰራር የየትኛው ባህል አካል ነው?

ዋው ! የላሊበላ ውቅር ቤተክርስቲያን ሲያስደምም ! ከአንድ ድንጋይ ተፈልፍሎ መውጣቱ ሲያስገርም ! ጥንታዊው አሠራር ሲያምር ። በዓለት የተከበበ ቦታ ነው ። የኢትዮጵያ መንፈሳዊ ታሪክ ሲያስደንቅ !

'ልማት ክትፎ' የሚል ጽሑፍ ያለበት ቀይና ቢጫ ቀለም የተዋሃደበት ባነር ይታያል። የተጠበሰ ዓሣ እና በሰሃን ላይ ያለ ምግብ በጎን በኩል ተቀምጠዋል። በስተላይ በኩል በባህላዊ ጨርቅና በጥራጥሬ የመሰለ ዳራ ሲታይ፣ የስልክ ቁጥር ከታች በግልጽ ተጽፏል።

"ኤቲቪ" የሚሉ ትልልቅ ፊደላትን የያዘ ሎጎው አለ። "ኤ" የሚለው ፊደል አረንጓዴ፣ ቢጫና ቀይ በሆነ ክብ ውስጥ ተቀምጧል። "ቲቪ" የሚሉት ፊደላት ሰማያዊ ናቸው፤ ከስራቸው በፍቅር "አድማስ ቴሌቪዥን" የሚል ጽሑፍ አለ።

ብሩህ ሰማያዊ ቀለም ያለው የእግር ኳስ፤ የጥቁር ስፌት መስመሮች ያሉት ቅርጾች በግልጽ ይታያሉ። ኳሱ በነጭ ጀርባ ላይ ሆኖ፤ ለጨዋታ ዝግጁነቱን እና ማራኪነቱን ያሳያል። ይህም የደስታ ስሜትን ያጭራል።

አሃ! ደማቅ ሰማያዊ እና ቢጫ ቀለሞች ሲያምሩ። በጣም የሚያምር እና የፈጠራ ምልክት ነው። የ"አ" ቅርጽ ወደ ላይ በሚያመለክት ቀስት ሲያሳይ አስደናቂ ነው። ወደ ፊት መሄድን እና መሻሻልን ይገልጻል። በእውነትም ሲያስደንቅ!

ዋው ! የእሳተ ገሞራው ቀይ መፍለቅለቅ አስፈሪ መደነቅንና ፍርሃትን ይፈጥራል ። የእናት ተፈጥሮ ኃይል ከፍተኛ አክብሮትን እና ጭንቀትን ያጭራል ።

ጥቁር ልብስና ቀይ ክራባት የለበሱ ባለስልጣናት በአንድ መድረክ ላይ ቆመዋል። ጠቅላይ ሚኒስትር ዐብይ አህመድ ትልቅ የወርቅ ደውል ሲያጮህ፣ ጠቅላይ ሚኒስትር ዐብይ አህመድ ፈገግ ብለው በመተማመን ወደ ፊት ይመለከታሉ። ሥርዓቱ ትልቅ የስኬትና የተስፋ መግለጫ ነው።

እጅግ በጣም ጥሩ የሚመስሉ ሁለት አዲስ ግራጫ አውቶቡሶች በህንፃ ፊት ለፊት ቆመዋል። የአውቶቡሶቹ የሚያምር ብርማ ቀለምና ጥቁር መስኮቶች ደስ የሚል ዘመናዊ መልክ ሰጥተዋቸዋል። በስተጀርባ ያለው በግንባታ ላይ ያለ ህንፃ ውብ የሆነ እድገትና ለውጥ ነው።

ሰፊ፣ ጥልቅ አረንጓዴ ቅጠሎችና የሾሉ አረንጓዴ ፍሬዎች በአንድ ግንድ ላይ ተሰብስበዋል። ደማቅ ሰማያዊው ሰማይ በስተጀርባ ሆኖ ቅጠሎቹ በብርሃን አንጸባርቀዋል። ትኩስነትና ደስታ የሞላበት ተፈጥሮአዊ ውበት ይንጸባረቃል።

እጅግ በጣም ጥሩ እና ኃይለኛ ሽቦ አልባ ድሪል በቢጫና ጥቁር ቀለማት ደምቆ ተቀምጧል። ይህ የሚያምር መሣሪያ በሙሉ ኃይል ሥራ ለመጀመር የምያገለግል የብረታ ብረት ቾክና የባትሪ ጥቅል ጥንካሬውን ያመለክታሉ።

የወጥ ቤት ቁምሳጥኖች ምግብ ለማብሰያ የሚያገለግሉ ቁሳቁሶችን፣ ዕቃዎችን እና ምግቦችን ለማከማቸት ይረዳሉ። እነዚህ ካቢኔቶች ወጥ ቤቱን የተደራጀና ንፁህ እንዲሆን ያደርጋሉ፣ እንዲሁም የእቃዎችን ደህንነት ይበልጥ ያረጋግጣሉ። ብዙ ጊዜ ከእንጨት ወይም ከተነባሪ ቦርዶች ይሠራሉ።

ሙሉ በሙሉ የተሟላ የጂኦሜትሪ መሳሪያዎች ናቸው። ኮምፓሶች፣ ፕሮትራክተር፣ ትሪያንግል መስመሪያዎች፣ እርሳስ፣ ላስቲክ እና እርሳስ መቅረጫ በሰማያዊ ቀለም አሉ። አብዛኛው የፕላስቲክ መሳሪያ ሰማያዊ ሲሆን፣ የብረታ ብረት ክፍሎቹ ብርማ ናቸው።

የተለያየ ዕድሜ ያላቸው ዘጠኝ ሰዎች በቆሎ እየጠበሱ በባህላዊ ቤት ውስጥ በክብ ተቀምጠዋል። በተቀቡ ግድግዳዎች እና ወለሉ መሃል ባለው መጋገሪያ ዙሪያ ሆነው ከቱሪስቶች ጋር በአንድነት እየተጫወቱ ይታያሉ።

ዋው ስታምር ! በባህላዊ ነጭ ልብስ ያጌጠች ሴት ማይክሮፎን ይዛ ትዘፍናለች። ማሪቱ ለገሰ ነች ። በወርቅ ጌጣጌጦችና በቀለማት ያሸበረቀ ነጠላ ለብሳለች። ሲያስደስት! የጥበብና የባህል አክብሮት!

የኢትዮጵያውያንን ልብስ የለበሰች ሴት ከወንድ ጋር ስትስቅ ደስታና ፍቅር በጣም ይንጸባረቃል። ሰውየውም ፈገግ ብሎ በእጁ ጉርሻ ሲያጎርሳት ውብ የሆነ ተግባር እየፈጸሙ ነው።

ጥቁር ሰማያዊ ልብስና ክራቫት የለበሱ፣ መላጣ ፀጉር ያላቸው ሰውዬ ማይክሮፎን ይዘው ከፖዲየም ጀርባ ቆመው ሲያነጋግሩ፣ ይህ የተከበረ ሰው የህዝብ ንግግር ወይም አመራር ምን አይነት መልእክት ያስተላልፋል?

ኦሆ! እንዴት የሚያኮራ ነው! የቆሻሻ መደርደሪያው ለአካባቢ ጥበቃ በሶስት ክፍል (ለኦርጋኒክ፣ ለፕላስቲክ/ቆርቆሮ እና ለወረቀት) ተከፍሏል! ይህ ንፅህናን የሚወድ የላቀ ሥራ ነው!

ቀይ ኮፍያእና ቀይ ቲሸርት የለበሱ ሁለት ሴቶች በነዳጅ ማደያ ፓምፕ አጠገብ አሉ። አንዷ ተቀምጣለች አንዷ ደሞ ቆማለች ። የነዳጅ ማደያ ው ነጭ ግድግዳ ከበስተጀርባው አለ። በሥራቸው ደስታ ይታይባቸዋል።

አረንጓዴ ሳር ላይ በርካታ በባህላዊ መሶቦችና ሰፌዶች ላይ የተቀመጡ የእንጀራ ክምርዎች በግንባር ቀደምትነት ይታያሉ። በስተጀርባ በነጭ እና በሌሎች ልብሶች የለበሱ ብዙ ሰዎች ተቀምጠው ይታያሉ።

በየአይነት ማለት በአንዲት ሰሃን እንጀራ ላይ ብዙ አይነት ወጦች (ለምሳሌ ምስር፣ አልጫ፣ ጎመን) ተደባልቀው የሚቀርቡ የኢትዮጵያ ባህላዊ ምግብ ነው። "በየአይነቱ" የሚለው ቃል "የተለያየ" ማለት ሲሆን፣ የጾም ወቅት ላይ ስጋና የወተት ምርት ሳይጨምር በአትክልትና በጥራጥሬ ይዘጋጃል።

እግዚኦ! ሲያስደንቅ! የሐዋሳ መርከብ! ይህ አረንጓዴ የነዳጅ ማጓጓዣ መርከብ በሰማያዊ ውቅያኖስ ላይ ይንሳፈፋል። ነጭ ጭስ ከመርከቧ ሲወጣ ግሩም!። ለሀገር እድገት ሲያስደስት!

በዚህ ምስል ውስጥ በብራንድ የተሸፈነ የድራም ኪት በቅንጣት እና በውበት የተዘጋጀ ነው። የብረት ግልባጭ ቀለም ያላቸው የትልቅ እና የትንሽ ድራሞች፣ ሲምበሎች እና የተዘጋጀ መደብ በተስፋ የተሞላ የሙዚቃ ፍላጎትን ያሳያል።

እግዚኦ! እንዴት የሚያስደነግጥ መንፈሳዊ ድባብ! ብዙ ካህናት ነጭ ቀሚስ ለብሰው፣ ባንዲራ በሥፍራው ተዘርግቷል። የእነሱ የጋራ መቆም ጥንካሬና ሰላም ሲያረጋጋ! በእውነት ሲያስደንቅ!

ቀይ ረጅም እጀታ ያለው ሹራብ የለበሰ ሰውየው፣ የተጎዳውን ክንዱን በነጭ ፋሻ ተጠቅልሎ ይታያል። ሰውየው የፊት ጭንብል አድርጎ እጁን ወደ ላይ ከፍ አድርጎ ተቀምጦ ይታያል።

ይህ የአዲስ አበባ ዩኒቨርሲቲ ክብ አርማ ሲሆን፣ በቀይ ሰንሰለት ተከብቧል። ውስጡ ሰማያዊ ሲሆን፣ በላዩ ላይ ክፍት ቢጫ መጽሐፍ እና የማርሽ ጎማ በውስጡ የአቶም ምልክት አለ። ከጎን በኩል ደግሞ ሁለት ቢጫ የስንዴ እሾሆች አሉ።

ብዙ የተቆረጠ ዝንጅብል፣ ከቀይ እና አረንጓዴ ቅጠሎች ጋር፣ በቀይ ቡኒ እና አረንጓዴ ገመዶች በተሸመነ ቅርጫት ውስጥ ተቀምጧል። የዝንጅብሉ ሥሮች በደማቅ ቡኒ ቀለም ያላቸውና በአዲስ መሬት የበቀሉ ናቸው።

የምግብ ዕርዳታ እቃ በክፍል ውስጥ ተከምሯል። “አይዞአችሁ!” ከረጢት እህል እና በርካታ የዘይት ጠርሙሶች ተደርድረዋል። ብዙ የካርቶን ሳጥኖችም አሉ፤ ግድግዳውና መስኮቶቹ ግን “ምንኛ ያሳዝናል!” መልዕክት የሚሰጡ ሰውዬ አለ። ያረጁ እና የተሰባበሩ ናቸው።

የባህር ዳር ሌክማርክ ሆቴል እኮ ግሩም ነው! ለታላቁ ጣና ሐይቅ ቅርብ መሆኑ፣ ንጹህ ክፍሎቹ እና ወዳጃዊ ሰራተኞቹ ጉብኝትን ማራኪ ያደርጉታል! እዚያ መቆየት እረፍት እና ደስታ ነው!

በዚህ ምስል ውስጥ ኪም ጆን ኡን ከአካላት ጋር የሳይንስ ወይም የአይነርጂ መረምሪያ ተቋም የሚመስል ቦታ እየተመረመሩ ታይተዋል። በአካባቢው ትልቅ የብረት ታንኮች እና በትንሽ የተያያዙ ትራትዎች አሉ።

እነዚህ ደማቅ ቀለማት ያሏቸው የእጅ ጥበብ ቅርጫቶች የኢትዮጵያን ባህል ውበት ይገልጣሉ። የዕደ ጥበብ ሙቀትና ስሜት የተሞላበት ሲሆን፣ የቅርስን ታሪክ በልብ ይነግራል።

ዋው! ሲያምር! አራት ረዥም የብርጭቆ ውሃ መቅጃዎች አሉ። ንጽህናቸው ደስ ይላል! ከታች ባለው የአበባ ማስጌጫ ወረቀት ወይም ጨርቅ ላይ ተቀምጠዋል። ለመጠጥ ዝግጁ መሆናቸው ያስደስታል። ሲያስደስት!

አንድ ሰው ክብ በሆነ ዕቃ ውስጥ ያለውን ሊጥ ከፍ በማድረግ በብረት ምጣድ ላይ ሊጥ ያፈሳል። ከጎን ሰማያዊ ኩባያ ሲኖር፣ በዙሪያው በጭስ የተሸፈኑ ድንጋዮች አሉ።

ዋው ሲያምር! ይህ በደንብ የለበሰ ወጣት ፈገግታ ያንጸባርቃል ። ዘመናዊው አለባበሱ የሚያምር ሲሆን የመተማመን ስሜት ይፈጥራል። ቀለሙ እና አቀማመጡ ሲያስደስት!

በዚህ ምስል ውስጥ አንድ የምግብ ሥራ ማሽን በቅርጽ ታይቷል። በብረት አካል የተሠራ ሲሆን፣ በላዩ የፈሳሽ መግቢያ ወይም መውጫ ቅርጽ አለው። በፊቱ በአማርኛ የተጻፈ የመረጃ ወረቀት ተያይዞ ነው።

አንድ የቆየ ሕንፃ በባህላዊ መንገድ በእንጨት በተሰራ ሰገነት እና በቢጫ ግድግዳዎች አሉት። ሕንፃው Old Town Boutique የሚል ጽሑፍ አለው። ይህ የሕንፃ አሰራር በብዛት በየትኛው የዓለም ክፍል ይገኛል?

በነጭ ዳራ ላይ የሚታየው ደማቅ ቀይ የስፖርት መኪና ከመቆጣጠሪያ መሳሪያው እና ከባትሪዎቹ ጋር ነው። መኪናው ጥቁር የኋላ ክንፍ፣ ብርማ መንኮራኩሮች እና የበራ የፊት መብራቶች አሉት። ይህ መኪና በየትኛው የዕድሜ ክልል ለሚገኙ ልጆች ተስማሚ ነው?

ትልቅ አልማዝ መሃል ያለው ወርቃማ የአንገት ሐብል ነው። ትልቁ አልማዝ በብዙ ትናንሽ ጥምር ክሪስታሎች ተከቧል። ይህ የአንገት ሐብል ከእውነተኛ ወርቅ እና አልማዝ የተሰራ ነው ወይስ ጌጣጌጥ ብቻ ነው?

ይህ ምስል የሚታ ኩባንያ በማህበራዊ መድረኮች፣ መልእክት አገልግሎቶች እና የአስተዋይ እውነት መሳሪያዎች ውስጥ ያለውን ባለስልጣንነት በቅርጽ ያሳያል። ቀጣዩን ምስል ወይም የምትፈልጉትን ትእዛዝ ካለ እባኮትን ያብሩ።

በጥቁር መድረክ ላይ ያለች ወጣት ሴት በነጭ ባህላዊ የትግራይ ልብስ ለብሳ ታያለች። ረዥም ሻሽና ደማቅ ቀለማት ያለው ኩታ ለውበቷ ክብር ይጨምራል። ሴትየዋ በልበ ሙሉነትና በኩራት ትጓዛለች።

ፐ የመተሳሰብ እና የደስታ መንፈስ በቡና ሰዓት። ሰዎች በጋራ ተቀምጠው የቡና ስነስርዓት ያከናውናሉ። በመሃል ላይ አንዲት ሴት ከጀበና ቡና ስትቀዳ ፈገግታ በፊቷ ላይ ይነበባል። በዙሪያቸው ያለው መሬት በአበባዎችና በቡና መገልገያዎች ያጌጠ ነው።

ይህ የሚያኮራ አርማ በድንቅ ሁኔታ የመቅደላ አምባ ዩኒቨርሲቲን ልዩ ተልዕኮ አለው፤ ይህም በእውቀት (መጽሐፍና ችቦ)፣ በሳይንስና በግብርና ልማት ትውልድን መገንባት ያለውን ታላቅ ቁርጠኝነት ያንፀባርቃል፡፡

ብዙ ቢጫ ቀለም ያላቸው ድንች ድንች እላይ በላይ ተከምረዋል። ሁሉም ድንች በላያቸው ላይ አነስተኛ አፈር ቅሪቶች አሏቸአለባቸው። የድንቹ ቅርፅ ክብና ሞላላ ነው።

ቀይ እና ነጭ ክብ ቅርጽ ያለው የዩናይትድ ኢንሹራንስ ኩባንያ ኤስ ሲ አርማ ተለጥፏል። አርማው በአማርኛ "የአንድነት ኢንሹራንስ አክሲዮን ማህበር" የሚል ጽሑፍን፣ የእጅ ምልክት ያለበት መሃል ላይ ያለውን ምልክት እና "ዩኒክ እትዮጵያ" የሚል ጽሑፍን ይዟል።

አራት ሴቶች ነጭና ቀይ የተንቆጠቆጠ ባህላዊ ልብስ ለብሰው በከተማ ጎዳና ላይ ቆመዋል። ሴቶቹ በደማቅ ቀይ ሸማ ያጌጡ ሲሆኑ፣ ከበስተጀርባ በርካታ ሰዎች እና ቢጫ ቀለም ያላቸው ሕንፃዎች አሉ።

ዋው ሲያምር! አስደናቂ ተራራማ ገጽታ! ወንዝ በሁለት አረንጓዴ ኮረብታዎች መሃል እየፈሰሰ ነው። የወንዙ ውሃ ቡናማ ሲሆን በጎን በኩል አረንጓዴ እፅዋት አሉ። የተፈጥሮ ውበት! አስገራሚ ደስታ!

በወይንጠጅ ዳራ ላይ ያረፈ የሚያብረቀርቅ የወርቅ አርማ! በጥበብ የተከበበው "ቢኢ" እና ፊደላት የክብር እና የእድገትን ምልክት ያሳያሉ። የላቀ መልክ ያለው ኃይለኛ ብራንድ!

ጥንዶቹ በብዙ ሰዎች ፊት በሚያማምሩ አልባሳት ሲራመዱ ኩራትና መተማመን ይንጸባረቅባቸዋል። የለበሱት ነጭ ልብስ ንጽህናንና ውበትን የሚገልጽ ሲሆን፣ የእርምጃቸው መረጋጋት ደግሞ ክብርንና የትኩረት ማዕከልነትን ያሳያል። ስሜቱ አዎንታዊ እና አድናቆትን የሚቀሰቅስ ነው።

ሁለት የሚያብረቀርቁ የብረት መፍቻዎች በነጭ ዳራ ላይ በተንጣለለ አቀማመጥ ይታያሉ። የየአውቶሞቲቭ መሳሪያዎቹ ከጭንቀትና ከጥንቃቄ ስሜት ጋር ተያይዞ ለጥገና ዝግጁ እንደሆኑ ይተላለፋል። መሳሪያዎቹ የላቀ የጥንካሬ ጥራት እንዳላቸው በግልጽ ይታያል።

መደርደሪያ ላይ የተለያዩ ጠርሙሶች ተደርድረው አሉ። ጠርሙሶቹ በተለያዩ ቅርጾችና ቀለማት ያበራሉ። ስፍር ቁጥር የሌላቸው ምርጫዎች አሉ። ዋው! የተለያዩ ጠርሙሶች ሲያስደንቁ!

በደማቅ አረንጓዴ ዳራ ላይ፣ አንድ ጥንድ ቢጫ ቀለም ያላቸው ጫማዎች ተነባብረዋል። ጫማዎቹ ጥቁር ሰንጠረዦችና ነጭ ማሰሪያዎች አሏቸው፤ ጫማዎቹ በግራ እጃቸው በጥላው አሉ። የዚህ ጫማ ዋና መለያ ባህርይ ምንድነው?

ድንቅ ነው! ብዙ ሰዎች በአረንጓዴ ሜዳ ላይ ለውይይት ወይም ለስብሰባ በጋራ ቆመዋል። በስተጀርባ በሰማያዊ ዳራ ላይ የራዕይ እና ተልዕኮ ጽሑፍ የያዘ ሰሌዳ አለ። በጋራ የመሥራት ፍቅር እጅግ በጣም ጥሩ ነው።

ሰማያዊ ዳራ ያለው የኢትዮጵያ ብሄራዊ መረጃና ደህንነት አገልግሎት (NISS) አርማ፣ ንስር እና የአማርኛና የእንግሊዝኛ ጽሁፎች ተቀርፀው አሉ፤ የዚህ አርማ መዋቅር እና ንስሩ የኢትዮጵያን የደህንነት ተቋም ሚናና ስልጣን ምን ያህል ያመለክታሉ?

እርሬቻ የኦሮሞ ሕዝብ የታላቅ ምስጋና በዓል ነው! ዝናቡ አልፎ ብር የሚለው የጸደይ ወራት ሲመጣ፣ ለዋቃ ምስጋና ለማቅረብና ሰላምንና አንድነትን ለመመኘት የሚከበር ነው። ብዙ ሚሊዮን ሕዝብ በሆራ ሐርሰዲ ሲሰባሰብ፣ የባህል አብዮት ሲያደርጉ ማየት እጅግ ያኮራልና ያስደስታል!

ዋው ሲያምር! ሶስት የሚሆኑ ትኩስ አናናሶች በነጭ ዳራ ላይ ቀርበዋል። አንደኛው አናናስ ለሁለት ተቆርጦ ቢጫው ፍሬ በግልጽ ይታያል። አረንጓዴው ቅጠልና የፍሬው ውጫዊ ቆዳ ውብ ነው። ሲያጓጓ! ይህ በጣም የሚያነቃቃ ፍሬ ነው። ሲያስደስት!

ይህ እጅግ በጣም ጥሩ የከተማ መሃል ውብ የአየር ላይ እይታ ነው። በጣም የሚያምሩ ረዣዥም ሕንፃዎች ዙሪያውን ከብበውታል። የትራፊክ ፍሰቱ ሰፊ ክብ አደባባይ ዙሪያ በፍጥነት ይሽከረከራል፤ ይህ ደስታንና መደነቅን የሚፈጥር ዘመናዊና ሥርዓታማ የከተማ ገጽታ ነው።

በገለልተኛ ግራጫ ዳራ ላይ ስድስት ተመሳሳይ የሆኑ ጄል እስክሪብቶዎች በአቀባዊ ተሰልፈው ይታያሉ። የመጀመሪያዎቹ ሦስቱ ጥቁር መያዣና ግልጽ አካል ያላቸው ሲሆን፣ የቀሩት ሦስቱ ደግሞ ሰማያዊ መያዣና ክዳን አላቸው።

አራት ወንዶች ግድግዳ አጠገብ ቀጥ ብለው ቆመዋል፤ በመካከላቸው የቆመው ሽማግሌ በጣም ደማቅ ሰማያዊ ልብስ እና ባለ ብዙ ቀለም ክራባት አድርጓል። ከመሀል ግራ በኩል ያለው ሰው ነጭ የቄስ ልብስ እና ጥምጣም ለብሷል፡፡

ከታች ባለው ቡናማ አፈር ላይ፣ ከላይ ደግሞ ጥቅጥቅ ያሉ አረንጓዴ ደኖች ይገኛሉ። ሰማዩ በደማቅ ሰማያዊ ቀለም ሲያበራ ደመናዎች ይንሳፈፋሉ። ከእርሻው ጀርባ አንድ ትንሽ የእንጨት ቤት መረጋጋትና ተፈጥሮአዊ ውበትን ይጨምራል።

በትልቁ ክብ ባህላዊ ቤት ፊት ለፊት አንዲት ሴት በበሩ ላይ እጅግ በጣም ጥሩ ሆና ቆማለች። ቤቱ በሳር የተሰራ ትልቅ ክብ ጣራና ከቀርከሃ የተሰራ ግድግዳ አለው። በስተግራ በኩል አረንጓዴ ቦት ጫማ ያደረገ ሰው ይሄዳል።

ታዋቂ የሙዚቃ ተጫዋች አለማየሁ እሸቴ ፊቱን ወደ አንድ በኩል ጋደል አድርጎ ይመለከታል። ይህ ሙዚቀኛ የለበሰው አለባበስ መስመር ያለበት ባለ ኳሌታ ሸሚዝ ነው።

በአንድ ትሪ ላይ በብዛት የተደረደሩት እነዚህ ዓሦች የምግብን ብዛትና የሕይወትን ሀብት ያሳያሉ። በፀሐይ ብርሃን የሚያብረቀርቁት ዓሦች የተፈጥሮን ልግስና እና የተስፋን ስሜት ያንጸባርቃሉ።

በኢትዮጵያ እህልን በእጅ መሰብሰብ አብዛኛው ጊዜ የሚካሄደው ማጭድ በሚባል በእጅ መሣሪያ ነው። ገበሬዎች በተሰለፉ በመሆን እህሉን ከሥሩ እየቆረጡ በየቦታው ያጋድሙታል። ይህ ዘዴ ብዙ የሰው ኃይል የሚጠይቅ ቢሆንም፣ በአነስተኛ አርሶ አደሮች ዘንድ ዋናው የአጨዳ መንገድ ነው።

ፋኖስ ከኤሌክትሪክ በፊት በኢትዮጵያ በስፋት ይሠራ የነበረ ጥንታዊ የመብራት መሣሪያ ነው። ይህ ተንቀሳቃሽ ብርሃን ለመስጠት በናፍጣ ወይም በሻማ ይነዳ ነበር። በጨለማ ጊዜ ቤቶችን ለማብራትና ሰዎች መንገዶችን እንዲያዩ ወሳኝ ሚና ነበረው። ዛሬም ለባህላዊ ውበቱና ሥነ-ሥርዓቶች ያገለግላል።

ሰማያዊ መስታወት ያለው "ደሲ የሚል ጹህፍ ያለበት " የተባለ ረጅም ህንጻ ያሳያል። የዚህ ህንጻ ዋና አገልግሎት የንግድ ወይስ የመኖሪያ ነው?

አንዲት ሴት አረንጓዴ ልብስና ሻሽ ለብሳ፣ እጆቿን ወደ ላይ አንስታ ሄና ወይም እርጥብ ንቅሳት አድርጋ ትታያለች። ደማቅ ቀይ የጥፍር ቀለም እና ከንፈር ይዛለች። ውበትና ጌጥ ስለሚታይ ደስታንና መደነቅን ይፈጥራል።

ምስሉ አምስት ሰዎች በትኩረት በተዘጋጀ ክቡር ስብሰባ ላይ ተቀምጠው ያሳያል። ሁሉም ሰዎች በሶፋ እና በክብ ወንበሮች ላይ ተቀምጠው ማስታወሻ ሲይዙ፣ በመሃላቸው የመስታወት ጠረጴዛዎች እና የውሃ ጠርሙሶች ይገኛሉ።

"ኧረ ሲያስፈራ! ሲያስደነግጥ!" ይህ ምስል በግልጽ የሚያሳየው አስደንጋጭ ንጽጽር ነው። በአንድ በኩል የቆሸሸ ማንኪያ ሲታይ፣ በሌላ በኩል በአፍ ውስጥ እየተደረገ ያለ ቀዶ ጥገና ምስል አለ። ይህ የንጽህና ጉድለትን እና የጤና ጭንቀትን ይገልጻል። ፍርሃት ይሰማል።

የሳር ባርኔጣ የደፋና የኢትዮጵያ ሰንደቅ ዓላማ በመሰለ ጨርቅ የተጠቀለለ ሰው፣ ከሁለት አረንጓዴ ገደሎች ጫፍ ላይ ቆሞ የሸለቆውን ገጽታ ይመለከታል። ከታች ጭጋግና ተራሮች ይታያሉ።

በአንድ የከተማ የእግረኛ መንገድ ዳር በተለያዩ ሰማያዊና ወይንጠጅ ቀለም የተቀቡ ብዙ ፕላስቲክ ወንበሮች ተደርድረዋል። ወንበሮቹ ከጎናቸው ካለው የፍራፍሬና የዕቃዎች ድንኳን ጋር ንግድን ያመለክታሉ። የፀሐይ ብርሃን የተስፋን ስሜት ይፈጥራል።

አንድ ግራጫ ዝንጀሮ በቅርበት ይታያል። በደስታ ስሜት ምግብ በመመገብ ላይ ሲሆን፣ ሁለቱን ቢጫ ምግቦች በአንድ እጁና በጭኑ ላይ ይዟል። ዝንጀሮው ግራ በመጋባትና በመገረም አካባቢውን ሲመለከት፣ አረንጓዴ ዛፎችና ቅጠሎች የበስተጀርባውን ክፍል ይሸፍናሉ።

አንድ ገበሬ ጀርባውን ሰጥቶ ከፊሉ ቀይ ቲሸርት ለብሶ ይታያል። ሰማያዊና ነጭ ጨርቅ በራሱ ላይ አድርጓል፤ በትከሻው ላይ መሳሪያ ይዟል። በደረቅ መሬት ላይ በተተከሉ ትናንሽ አረንጓዴ ተክሎች ወደተሞላ መስክ እየተራመደ ነው።

አንድ ሰው የጂንስ ሱሪ ለብሳ ጥርት ባለ ግልጽ ማሰሪያ ባለው ጥቁር ጫማ ቆሟል። ከእግሮቹ አጠገብ ደግሞ ሁለት ተመሳሳይ ጥቁር ጫማዎች ተቀምጠዋል። ግልጽ የሆኑት የጫማ ማሰሪያዎች የመደነቅ ስሜትን የሚፈጥር ልዩ የፋሽን አዝማሚያ ያንጸባርቃሉ።

የፈረሰኞች ቡድን በባህል ልብስና ቀይ የጌጥ መሣሪያ አልብሰው ፈረሶችን ጋልበው ተሰልፈዋል። ፈረሰኞቹ የኢትዮጵያ ባንዲራዎችና ረዣዥም ጦሮች የያዙ ሲሆን፣ ሰፊና ጠራራ ሰማይ ከበስተጀርባ ይታያል። ይህ ሁኔታ የባህልና የታሪክ ወጉን በደስታ ያንጸባርቃል።

"ኢትዮ ቴሌኮም" የሚል ጽሁፍ በአማረኛ እና በእንግሊዘኛ ቋንቋ በጥቁር ቀለም ተጽፈዋል። ከጽሁፉ ጎን ከቀይ እና ሰማያዊ ቀለም የተሰራ ቅርጽ በትልቁ አለ።

በደርግ ጊዜ የኢትዮጵያ ጠቅላይ ሚንስቴር የነበሩት መንግስቱ ሃይለማርያም አንድ እጃቸውን በግንባራቸው፤ አንደኛውን እጃቸውን ደግሞ ወደ መሬት ቀጥ አድርገው ዘርግተው ሌሎች ሰዎች በተቀመጡበት ስፍራ መካከል ቆመዋል።

ብዙ የሬት ተክሎች በአረንጓዴ ሜዳ ላይ ጎልተው ቀርበዋል። የሬት ተክሉ ሥጋማና ረዣዥም ቅጠሎች ያሉት ሲሆን የጎን ጠርዞቹ ላይ እሾሆች አሉ። ተክሉ በዋነኛነት ለምን አገልግሎት ይውላል?

ታላቅ የአክብሮትና የፍቅር ስሜት! ብዙ ሰዎች በቤተክርስቲያን ውስጥ በጸሎት ተሰብስበዋል። አብዛኞቹ ነጭ ልብስ ለብሰዋል። ሰዎች በፊታቸው ተደፍተዋል፣ ሌሎችም በአክብሮት ቆመዋል። ታቦትና መስቀል ከበስተጀርባ አለ። አስደናቂ የአምልኮ ትዕይንት!

አንድ ፈገግታ ያለው ወጣት ቆሞ፣ ሮዝ ቀለም ያለውን ጨርቅ በሁለት እጆቹ ይዟል። ከበስተጀርባ በሰማያዊ እና ነጭ ቀለም ባለው ግድግዳ ላይ የተለያዩ ሴት ልብሶች በማኒኪኖች ላይ ተሰቅለዋል። በመሃል ደግሞ መቁረጫ ጠረጴዛና ጨርቆች ተቀምጠዋል። ባዝህም የእርካታ ደስታ ይታያል።

ሦስት ነጭ የለበሱ ወንዶች በትካዜ በእግራቸዉ ቁጢጥ ብለዉ ተቀምጠዋል። አንደኛዉ የጦር መሳሪያ ይዟል። በአትኩሮት በሀሳብ ተመስጠዋል። ኮስታራ የፊት ገፅታ ይነበባል። ጥቁር ቲሸርት የለበሰዉ አይኖቹ በቁጣ ቀስሯል።

በጣም ጠንካራ! ሁለት ሰራተኞች በግንባታ ቦታ ላይ እየሰሩ ነው። የብርቱካናማ ማንፀባረቂያ ቬስት እና ቢጫ የራስ ቁር የለበሰው ሰውዬ አካፋ ይዞ ቆሟል። ከኋላው ሌላ ሰራተኛ በእግሩ ሲሄድ ይታያል። ድንቅ የጥረትን ገጽታ!

ቀሳውስት ታቦትን በጀልባ ላይ ጭነው በሰፊ ሐይቅ ላይ ሲጓዙ ይገኛሉ። ጀልባው ባለቀይ ዣንጥላና ደማቅ ልብስ ተሸፍኗል፤ ይህ ምናልባት የኢትዮጵያ ጥምቀት በዓል አካል ሊሆን ይችላል። ይህ ሃይማኖታዊ ሥነ ሥርዓት በየትኛው የኢትዮጵያ ሐይቅ ላይ ተፈጽሟል ተብሎ ይታሰባል?

ከፊት ለፊት አንዲት ባህላዊ ልብስ የለበሰች ሴት ሪባን በመያዝ ስትቆም፣ አንድ ልብስ የለበሰ ሰው ሪባኑን ለመቁረጥ ይሞክራል። ብዙ ሰዎች በዙሪያቸው ቆመዋል። ሪባኑ ምን ዓይነት ክስተትን ያመለክታል? ሴቲቱና ወንዱ እነማን ናቸው?

ከመንገድ ዳር ላይ ባለው ንግድ ቤት ፊት ለፊት ሰዎች ተቀምጠዋል። የፕላስቲክ ወንበሮች፣ ሰማያዊ በርሜል እና ትንንሽ ዛፎች ከስፋራው ውጭ ተቀምጠዋል። በአካባቢው የህብረተሰብ እና የንግድ ባህልን አስመልክቶ ምን ዓይነት መደምደሚያ ላይ መድረስ ይቻላል?

በትኩረት የተቀረጹ ወታደሮች ቀይ ኮፍያና ሰማያዊ ዩኒፎርም ለብሰው በክፍት ተሽከርካሪ ላይ ቆመዋል። በደንብ የታጠቁ ሲሆኑ፣ በስተጀርባ በተሰበሰበ ሕዝብ መካከል ይጓዛሉ።